በነጭ ጨርቅ ፊት ለፊት፣ የባህል ኮባ መቀመጫ ወንበር በሐር አበባዎች ያጌጠ ነው። ወንበሩ በአራት ማዕዘን እና ክብ ቅርጽ ባላቸው ባለብዙ ቀለም የኮባ ዝንጅብሎች ተከቧል። ከታች ባለው ነጭ ጠረጴዛ ላይ ተጨማሪ አበባዎች እና ትናንሽ የአበባ ማስቀመጫዎች አሉ።

ብዙ ቁጥር ያላቸው የረዘመ አንገት ያላቸው እና ሰፊ መቀመጫ ያላቸው የብርቱካን ቢጫ ቀለም ያላቸው የመስታወት ጠርሙሶች ተደራርበው ይታያሉ። ጠርሙሶቹ ፈሳሽ የያዙ ሲሆን፤ ወደ ላይ ቀጥ ብለው በመሰለፍ እርስ በእርስ ተቀራርበው ተቀምጠዋል። የጠርሙሶቹ ክፍት አፍ ወደ ላይ ያመላክታሉ።

ልዩ በሆነ የሕፃናት ጸጉር ቤት ውስጥ እናት ልጇን በትንሽ መኪና ቅርጽ ባለው ወንበር ላይ ተቀምጦ ታስተናግዳለች። ከኋላቸው አንዲት ሴት የሌላኛዋን ልጅ ጸጉር ትሠራለች። የጸጉር ቤቱ ግድግዳዎች አረንጓዴ፣ ነጭና ብርቱካናማ ናቸው።

ጥንታዊ የሚመስል ትንሽ የድንጋይ ሕንጻ፣ በረጃጅም ደረጃዎችና በደረቁ የዛፍ ቅርንጫፎች ተከቦ በውሃ ዳርቻ ላይ ጎልቶዋል። ይህ የጥንት አወቃቀር ታሪካዊ ጠቀሜታው ምን ያህል ነው?

የተለያዩ የምዕራብ አፍሪካና የኢትዮጵያ ባንዲራዎች በሦስት ረድፍ ተደርድረዋል። ሁሉም ባንዲራዎች በአብዛኛው አረንጓዴ፣ ቢጫና ቀይ ቀለማት ሲኖሯቸው፣ አብዛኛዎቹም ኮከቦች አሏቸው። የእያንዳንዱ ባንዲራ ሥር “ጋህና” እና ኢትዮጵያን ጨምሮ የአገራቸው ስም በእንግሊዝኛ ተጽፏል።

ቀጥ ብሎ የቆመ ግራጫ ቀለም ያለው ወፍራም መጽሐፍ ከፊት ለፊት ይገኛል። ጥቁርና ነጭ ቀለም ያለው የመመዝገቢያ ሪባን ከመጽሐፉ ግርጌ ወጥቷል። መጽሐፉ ቀላል በሆነ ግራጫ ዳራ ላይ ተቀምጦ ጥቂት አንጸባራቂ ብርሃን አለው።

አረንጓዴ ውሃ ካለው ቦታ ብዙ ትናንሽ ዓሦች መረብ ውስጥ ታድነው ተይዘዋል። መረቡ ሰማያዊ ጠርዞች ያለው ሲሆን፣ በውሃ ውስጥ እንቅስቃሴና ብጥብጥ ይታያል። የተያዙት ዓሦች በውሃው ላይ ይንቀሳቀሳሉ።

የሰላም ሚኒስቴር አርማ የሆነችው ርግቧ የወይራ ቅጠል በአፏ ይዛ እየበረረች ነው። አርማው በሰማያዊ ክብ ውስጥ የሰላምንና የመግባባትን መልዕክት በጥቁር ዳራ ላይ በአማርኛ እና በእንግሊዝኛ ጽሑፍ ያስተላልፋል። የርግቧ ክንፎች በውስጣቸው በባህላዊ የጥልፍ ንድፎች ተሽረፍርፈዋል።

የእግር ኳስ ቡድን ተጫዋቾች ደማቅ ሰማያዊና ነጭ ማልያ ለብሰው በሜዳ ላይ ቆመዋል። አስር ተጫዋቾች በተለያዩ አቋቋም ሲቀርቡ፣ አንዲት ትንሽ ልጅ ከመሃል ተጠጋግታለች። በስተጀርባ በተጨናነቀው የመመልከቻ ስፍራ ሰዎች አሉ። የቡድኑ አንድነት እና ጠንካራ አቋም ምንድነው?

በቀጥታ የላይኛው እይታ፣ የተለያዩ አይነት ትኩስ አትክልቶች በቡናማ ጨርቅ ላይ ተዘርግተው አሉ። አብዛኛው ቦታ በአረንጓዴ ብሮኮሊ፣ ጥቁር ሐምራዊ የእንቁላል ፍሬዎች እና ረዣዥም የኩከምበር ዝርያዎች ተሸፍኗል። በላይኛው ክፍል ነጭ አበባ ጎመን አለ።

የኢትዮጵያ ቡና የእግር ኳስ ክለብ አርማ ነው። በማዕከሉ የብረት ጀበና በቢጫ ክብ ውስጥ ይታያል፤ የጀበናው አካል የእግር ኳስ ንድፍ አለው። በላይኛው ጥቁር ሪባን ላይ "የኢትዮጵያ ቡና ስፖርት ክለብ"' ተብሎ ተጽፏል።

ትልቅ ወንድ አንበሳ መካከለኛ ቁመት ባለው ሳር ውስጥ ተኝቷል። አንበሳው ቡናማ ፀጉርና በአንገቱ ዙሪያ ቀለል ያለ ቆብ አለው። ወደ ግራ በኩል እየተመለከተ በሳርና በአረንጓዴ ቁጥቋጦ የተከበበ ነው።

ከመንገድ በላይ በሚታይ የልብስ መደብር ፊት ለፊት በረንዳ ላይ ብዙ ማኒኪኖች በተለያዩ የወንዶች ጂንስ ልብሶችና ሸሚዞች ለብሰው ተሰልፈዋል። ብዙ ልብሶች በውጪ ግድግዳ ላይ ተሰቅለዋል።

ጥርት ባለው ሰማያዊ ሰማይ ፊት ለፊት፣ የእሾህ ቅርንጫፎች እና ደማቅ አረንጓዴ ቅጠሎች የያዘ የዛፍ ክፍል አለ። ከ ቅርንጫፎቹ ላይ ቡናማና ቀይ ቀለም ያላቸው የፍራፍሬ ስብስቦች ተንጠልጥለዋል። ጠንካራ የፀሐይ ብርሃን ከታች ወደ ላይ በቅጠሎቹ ላይ ሲያበራ።

በማንጎ ዛፍ ላይ ያልደረሱ፣ ጥርት ያሉ አረንጓዴ ማንጎ ፍሬዎች በብዙ ተንጠልጥለዋል። ወፍራም እና ጥቁር አረንጓዴ ቅጠሎች ፍሬዎቹን ከፊል-ከለዋል። ፍሬዎቹ ለመብሰል ገና በሂደት ላይ ሲሆኑ በቅርንጫፎቹ ላይ በቡድን ታስረዋል። የፍራፍሬው ብዛት የዛፉን ለምነት ያሳያል።

መካከለኛ ዕድሜ ላይ ያለ ሰው ነጭ ሸሚዝ ለብሶ፣ ቀጥታ ወደ ካሜራው ይመለከታል። ሰውየው ቡናማ ቆዳ እና ጸጉሩን ወደ ኋላ አበጥሯል፤ ከኋላው ፈዛዛ ሰማያዊ ግድግዳ እና ጥቁር ወንበር አለ። ከታች፣ ማይክሮፎን የሚመስል ነገር በሰማያዊ ብርሃን ይደመጣል።

ረዣዥም ቁጥቋጦዎች በሁለቱም ጎን የያዙ ጥቁር አስፋልት መንገድ ወደ ኮረብታ ላይ ይወጣል። ከመንገዱ በላይ ሰማያዊ ሰማይ በነጭ ደመናዎች የተሞላ ሲሆን፤ የኤሌክትሪክ ምሰሶዎች እና ገመዶች ከቀኝ ሆነው ወደ ሩቅ ቦታ ይዘልቃሉ።

በርካታ ወጣቶች በታላቅ ደስታና ነፃነት ወደ ጥምቀተ ባሕር ሲዘሉ ይታያል። ውኃው በነፃነት ወደ ሁሉም አቅጣጫ ሲንፏቀቅ፣ ወንዶቹም በነፃነት እየተዋኙ ይደሰታሉ። ከግድግዳው አናት ላይ ታላቅ ሕዝብ በነፃነት ሲመለከት ይስተዋላል፣ በነፃነት በዓሉን የሚያከብረው ሕዝብ ደስታም ወሰን የለውም።

ባለ ሁለት ፎቅ ጥንታዊ የእትዮጵያ ቤት የሚል ምልክት ያለበት ህንፃ ይታያል። ከስር “ፒዳሳ” የሚል ጽሑፍ አለ። ሰዎች ህንፃውን ሲያልፉ፣ ሰማያዊና ነጭ ቀለም ያለው ባጃጅ ከቀኝ በኩል በፍጥነት ይነዳል።

ከሰፊው ሰማያዊ ሰማይ በታች፣ ለምለም አረንጓዴ ኮረብታዎች ወደ ጥልቅ ቁፋሮ ይዘልቃሉ። ቁፋሮው በማዕከሉ የሚታይ ነው፣ በአካባቢው ቡናማ አፈር እና ወደ ግራ የሚወስድ ጠመዝማዛ መንገድ አለ።

ከፍታ ላይ የተወሰደው ምስል የከተማዋን ምሽት ላይ ያለች እይታ አሳይቷል። ሰማይ ጠቀስ ህንጻዎች ያሉት ረዥም የከተማ መስመር በአድማስ ላይ ይታያል። ከመሃል የመንገድ መብራቶችና መኪናዎች የደመቀ መንገድ አለ፤ ከፊት ለፊት ሰፊ አረንጓዴ የሳር ሜዳ ይገኛል።

ደማቅ አረንጓዴ እና ቢጫ ላባ ያለው ቡጁሪጋር ወፍ ወፍራም ቡናማ ቅርንጫፍ ላይ ቆሟል። የወፉ ጭንቅላት ቢጫ ቀለም ሲኖረው ጅራቱ ረዥም ሰማያዊ ነው። የደበዘዘው ዳራ የእንጨት አጥር እና ከታች ያሉ ሌሎች ወፎች ያካትታል።

ጥቁር አፍሮ ጸጉር ያለው መካከለኛ ዕድሜ ላይ ያለ ወንድ ከትከሻው በላይ ቀርቧል። ሰውየው የሀገር ባህል ልብስ የለበሰ ሲሆን ልብሱ ነጭ ሆኖ በአንገቱ አካባቢ አረንጓዴ፣ ቢጫ እና ቀይ መስመሮች አሉ። በአመለካከቱ፣ አገጩን ወደ ላይ አድርጎዋል

በርካታ የተለያዩ ፍራፍሬዎች በገበያ ውስጥ ባለው የሽያጭ ቦታ ላይ ተደራርበው ቀርበዋል። ከላይ በኩል የበሰሉ ቢጫ ሙዞች በገመድ ተንጠልጥለዋል። ከታች ደግሞ አረንጓዴና ቀይ ፖም፣ ብርቱካን (በቀይ መረብ ውስጥ የታሰሩ)፣ አረንጓዴ ወይንና ማንጎ በግልጽ ይታያሉ።

ጥቁር ሻሽ ያደረገች አንዲት ሴት ግራጫ ቀለም ያለው ፎጣ ደርባ ከብት ታጠባለች። ሴትየዋ የቀለሙን ገመድ በእጆቿ እንደያዘች በመካከለኛ ርቀት ላይ ፈገግታ ታሳያለች። በስተጀርባ ትልልቅ ዛፎች እና ቡናማ የእንጨት ግንዶች አሉ።

ብርማ ቀለም ያለው ፊሊፕስ የኤሌክትሪክ ማንቆርቆሪያ በነጭ ዳራ ላይ ቆሟል። ማንቆርቆሪያው ጥቁር መያዣ፣ ክዳን እና መሰረት አለው። በታችኛው ጥቁር ክፍል ላይ ትንሽ ቀይ አዝራር ብርሃኑን የሚያሳይ ሆኖ ይታያል።

ባህላዊ ልብስ የለበሰች ሴትና ወንድ ልጅ በአንድ ጠረጴዛ ዙሪያ ተቀምጠዋል። ወንዱ በደስታ እየሳቀ፣ የቡላ በልቶ ጥምረት በመፍጠር ምግቡን ለሴትየዋ ያጎርሳታል። ትልቁ መሶብ ላይ እንጀራ እና የተለያዩ ወጦች ተዘርግተዋል።

ጥቁርና ሸሚዝ የለበሰ ሰው የቅርብ ምስል ነው። ግለሰቡ ቀኝ እጁን በግራ እጁ ላይ አድርጎ፣ ወደ ፊት በኩል በሚመለከት ሁኔታ ተቀምጧል። ግለሰቡ በግራ እጁ ቡናማ የእጅ ሰዓት አድርጓል።

በቅርብ የተቀረፀ አረንጓዴ ተክሎች ያሳያል። ትላልቅ የልብ ቅርጽ ያላቸው ብዙ ቅጠሎች በኮረብታ ላይ ያድጋሉ። ከበስተጀርባ በድንጋያማ ገደል የተሸፈነ ተራራ ይታያል። ቦታው እርጥበት ያለውና የተትረፈረፈ እፅዋት ያለበት ይመስላል።

አንድ አባት ነጭ ሻሽ ጠምጥሞ መልዕክት እያስተላለፈ ይገኛል ከፊት ላይ ፊቱም ብዙ የሚዲያ ፎኖች ይገኛሉ ። ከታችም ኢድ አል ድሃ አረፋ የሚል ጽሑፍ ይገኛል ።

አሮጌ፣ ከድንጋይ የተገነባ ባለ አምስት ቅስት ድልድይ በቡናማ ወንዝ ላይ ተሻግሮአል። ድልድዩን ዙሪያውን ጥቅጥቅ ያለ አረንጓዴ ዛፍ ከብቦታል። ከታች ጥቁር ዐለቶች የተሰነጠቀ የወንዝ ዳርቻ ይፈጥራሉ።

በጎንደር ከተማ የሚገኘው ፋሲል ግቢ የአየር ላይ እይታ ነው። ነጭ ቤተመንግስቶች በአረንጓዴ የሣር ሜዳ ተከበዋል። ፀሐይ ስትጠልቅ ቤተመንግስቶቹ ወርቃማ ብርሃን አላቸው።

በነጭ ዳራ ላይ አረንጓዴ እና ቀይ ቀለሞች የተዋሃዱበት ቅርጽ ያለው አርማ ይታያል። በአረንጓዴውና በቀዩ መካከል የተሳለ ነጭ የመብረቅ ምልክት ወደ ላይ ቀጥ ብሎ ወደ ቀኝ አቅጣጫ ይጓዛል። ከአርማው በታች "የኢትዮጵያ ኤሌክትሪክ ኃይል" የሚል የአማርኛ ተቀምጧል።

የተለያዩ ቀለማት ያላቸው የልጆች ጫማዎች በእንጨት ወለል ላይ ተቀምጠዋል። ጫማዎቹ በብዛት ሮዝ፣ ቢጫ፣ ሰማያዊና ቡናማ ናቸው፣ ከእነዚህም መካከል የስኒከር ጫማዎችና የቆዳ ጫማዎች ይገኙበታል።

ጥርት ባለው የእንጨት መደርደሪያ ላይ ሁለት የሕፃናት ዳይፐር ፓኬጆች ተቀምጠዋል። የእነዚህ ሰማያዊና ሮዝ ከረጢቶች መሃል ላይ የፈገግታ ሕፃን ልጅ ፊት አለ። ከስር ደግሞ ቢጫ ቆርቆሮ የዱቄት ወተት እና ሰማያዊ የሙሉ ክሬም ወተት ቆርቆሮ አሉ።

በአንድ ሱቅ በር ላይ ብዙ ትንንሽና መካከለኛ መጠን ያላቸው የኤሌክትሪክ ጀነሬተሮች ተደራርበው ተቀምጠዋል። ጀነሬተሮቹ በዋናነት ቀይና ቢጫ ሲሆኑ በካርቶን ሳጥኖችና በግንባር ቀደምትነት በሚታዩ ሌሎች ሳጥኖች ላይ ተቀምጠዋል። በስተቀኝ በኩል ሁለት ወንዶች ተቀምጠው ውይይት ያደርጋሉ።

በርካታ ሰዎች በመሬት ላይ የተከማቹ የምግብና የእርዳታ እሽጎችን እየተቀበሉ ነው። በተለያዩ ባህላዊ ልብሶች የለበሱ ሴቶች ጎልተው ይታያሉ። ሰዎች ትልልቅ ነጭ ከረጢቶችን ሲያነሱ ወይም ሲጠብቁ ይስተዋላሉ። ይህ ሁኔታ የሰብዓዊ እርዳታ ስርጭት መሆኑን ያመለክታል።

አንድ ደማቅ ብርቱካናማ ቀለም ያለው የማንጎ ጭማቂ ግልጽ በሆነ የፕላስቲክ ጠርሙስ ውስጥ ተሞልቷል። ጠርሙሱ ከላይ አረንጓዴ መክደኛ አለው። መለያው "ማአዛ" የሚል ስም ሲይዝ፤ አረንጓዴው ዳራ ላይ ደግሞ ሁለት የማንጎ ፍሬዎችን ያሳያል። የጠርሙሱ ይዘት አምስት መቶ ሚሊ ሊትር ነው።

በጣራው መሃል ላይ አንድ ነጭ ክብ ቅርጽ ያለው የጌጣጌጥ ክፈፍ አለ። በክፈፉ መሃል፣ የክብ ቅርጽ ያለው ብርቱካናማ ቀለም ያለው የመስታወት ሸራ ያለው መብራት ከውስጥ ባለው አምፖል ይታያል።

አንዲት ሴት የጥልፍ ስራ ያለው ረጅም እጅጌ እና ወገቧ ላይ በጥቁር ክር የታሰረ ባህላዊ ነጭ ልብስ ለብሳለች። ሴትየዋ ጥቁር ክላች ቦርሳ ይዛ ወደ ቀኝ በኩል ስትመለከት፤ ከበስተጀርባዋ ደብዛዛ ሰማይ ይታያል።

አንድ ሰው በግራ እጁ ውስጥ አራት ትልልቅ ሐምራዊ ሽንኩርቶችን ይዟል። ሽንኩርቶቹ ንፁህና ብርሃን የሚያንጸባርቁ ሲሆኑ፤ ሥር የሚወጣበት ቢጫማ ክፍል ይታያል። ከበስተጀርባ ብዙ ቁጥር ያላቸው ትንንሽ ሐምራዊ ሽንኩርቶች በደማቅ የፀሐይ ብርሃን የተሞላ መሬት ላይ ተደራርበው ተበትነዋል።

አንድ ትልቅ ቢጫ የሳኒ ክሬን መኪና ክፍት በሆነ መሬት ላይ ቆሟል። ቀዩ ረጅም የክሬኑ ክንድ ከላይ ጎልቶ ይታያል፤ የጥቁር እና ቢጫ ቀለም ያለው መንጠቆው ወደታች ወርዷል። ከበስተጀርባ ሌሎች ክሬኖች አሉ።

አንድ ጥንድ አዲስ የሩጫ ጫማዎች በመሬት ላይ ተቀምጠዋል። ጫማዎቹ ነጭ እና ብርማ ቀለም ያላቸው ሲሆን፣ በጎናቸው የኩባንያው 'ነ' ምልክት ይታያል። ከበስተጀርባ ግራጫ የጫማ ሳጥን እና መስታወት አሉ።

አንዲት ፈገግታ ያላት ሴት ጥቁር ጃኬት እና ጂንስ ለብሳ ቆዳ በተሰሩ የእጅ ቦርሳዎች መሃል ቆማለች። ቦርሳዎቹ በተለያየ መጠንና ቀለም ሲሆኑ በግድግዳ ላይ በተሰቀሉ መደርደሪያዎች ላይ ተቀምጠዋል። ከጀርባዋ መስታወት ያለበት የውስጥ ክፍል ይታያል።

በአውቶቡስ ተርሚናል ውስጥ ብዙ ሰዎችና ተሽከርካሪዎች በጭንቀት ተጨናንቀዋል። ሰማያዊና ቢጫ ታክሲዎች እና ትልልቅ አውቶቡሶች በብዛት ተሰልፈው፣ ሰዎች በብስጭት ሲመላለሱ ያሳዝናል።

በመሃል ረዣዥም አረንጓዴ የሸንኮራ አገዳ ተክሎች በግንባር ቀደምትነት ይታያሉ። ከታች አጭርና ሰማያዊ አረንጓዴ ቀለም ያላቸው ተክሎች ይገኛሉ። ከበስተጀርባ በድንጋይና በቡናማ አፈር የተሸፈነ ደረቅ ኮረብታ አለ፤ ሰማዩም ጥርት ያለ ነው።

ወጣት ወንዶችና ሴቶች በደማቅ የፀሐይ ብርሃን በባህላዊ የሐበሻ ነጭ ልብስ ለብሰው በክብ የተሰበሰቡበት ዝግጅት ይታያል። ልብሶቹ በቀለማት ያሸበረቁ ጥልፎች የተዋቡ ናቸው። ከበስተጀርባ ዘመናዊ የከተማ ህንጻዎች አሉ።

የአዲስ አበባ ዩኒቨርሲቲ ታሪካዊ ዋና መግቢያ በር ከድንጋይ ተገንብቶ፣ በሁለት የአንበሳ ምስሎች ያጌጠ ሆኖ ይታያል። በመግቢያው በኩል የዩኒቨርሲቲው ስም በእንግሊዝኛ ተጽፏል። ይህ ዩኒቨርሲቲ ለኢትዮጵያ የከፍተኛ ትምህርት ዘርፍ የሰጠው አስተዋጽኦ ምንድነው?

ጥቁር ቀለም ያለው ክብ መጥበሻ በነጭ ምድጃ ላይ ተቀምጧል። የመጥበሻው እጀታው ከብረት ጋር በጥቁር እጀታ የተያያዘ ሲሆን፣ በላዩ ላይ ዝገት ይታያል።

ሙሉ የተጠበሱ ዓሳዎች በብር ሳህን ላይ ተደርድረዋል። ዓሳዎቹ ከጎናቸው የሎሚ ቁርጥራጮች አሏቸው፤ ከበስተኋላ በኩል ደግሞ ቀይ መጥመቂያ (ሶስ) በትንሽ ጎድጓዳ ሳህን ውስጥ ይታያል። የተጠበሰው ዓሳ የተቆራረጠ ቅርጽ አለው።

ከፍ ያለ ባቡር መንገድ በከተማው መሃል ባሉ የብረት ምሰሶዎች መካከል ያልፋል። መንገዱ ወደፊት ሲዘረጋ፣ ከበስተጀርባ ብዙ የዘመናዊ የሰማይ ጠቀስ ሕንፃዎች አሉ። የባቡር ሐዲዱ በግራጫ ኮንክሪት ተሰርቷል፣ በብዙ የኤሌክትሪክ መስመሮች የተሸፈነ ነው።

ግራጫ ዳራ ላይ፣ የኢትዮጵያ ብሔራዊ ባንዲራ በትልቅ መጠን በምስሉ መሃል ተውለብልባል። በዙሪያዋ ደግሞ የክልል ባንዲራዎች በትናንሽ መጠን በክብ ቅርጽ ተሰድረዋል። በግራ በኩል በእንግሊዝኛ የተጻፈ ጽሑፍ ተጽፏል።

ብዙ ሰዎች በቤተ ክርስቲያን ውስጥ ነጭ ልብስ ለብሰው በእጃቸው የሚነድ ሻማና ነጭ አበባ የያዙ በትር አንግተዋል። ሰዎች ያተኮሩት ወደ ፊት በሚታየው ብርሃን ሲሆን፣ በስተቀኝ በኩል በሚሽከረከር ደረጃ ቅርጽ ያለው ጥቁር መዋቅር ይታያል።

በቅርብ የተነሳ ትልቅ ባህላዊ ምግብ ያሳያል። ትልቁ መሶብ በመጥበሻ ላይ የተጋገረ እንጀራ የተሞላ ነው። በ እንጀራው ላይ ደግሞ በሁለት ዓይነት መረቅ የተዘጋጀ ብዙ የተቀቀለ እንቁላል ተቀምጧል። ምግቡ በአማርኛ "ደርቆ" የሚባል ወጥ የሚመስል ነገር ያሳያል።

ሁለት ቢጫና ሰማያዊ ቀለም ያላቸው ትናንሽ እርሻ የሚረጩ አውሮፕላኖች በአስፋልት ማኮብኮቢያ ላይ ቆመዋል። አውሮፕላኖቹ በቅደም ተከተል ተብለው ተመዝግበዋል። ደማቅ ፀሐያማ ቀን ሲሆን ሰማዩ ጥርት ብሎ ይታያል።

በሳቫና አካባቢ አንድ ደማቅ ቡኒ ቀለም ያለው አጋዘን ከጎን ቆሟል። አጋዘኑ ቀጭን ቀንድና ነጭ ሆድ አለው። አረንጓዴ ቅጠሎችና እሾሃማ ቅርንጫፎች ከላይና ከታች አጠገቡ ሲኖሩ፣ በስተቀኝ ደግሞ ትልቅ ግንድ አለ።

አራት ረዣዥም የብር ቀለም ያላቸው የሰንሰለት የአንገት ጌጦች ጥቁር ቡናማ በሆነ ወለል ላይ ተዘርግተዋል። ሰንሰለቶቹ ተመሳሳይ፣ ጠፍጣፋ እና አራት ማዕዘን ቅርጽ ያላቸው ትስስሮች አሏቸው። በአንዳንድ ሰንሰለቶች ጫፍ ላይ መቆለፊያዎች ይታያሉ።

አምስት ወንዶች ከመሬት በልጦ በተሠራ፣ ከጎኑ በሸንበቆ የታጠረ ድልድይ መጀመሪያ ላይ ቆመዋል። አንድ ወንድ ፊቱን ወደ ተመልካቹ አዙሮ ድልድዩን በእጁ ሲያመለክት፣ የተቀሩት ሰዎች ተቃራኒውን አቅጣጫ ይመለከታሉ። ድልድዩ ከታች በሸለቆ ውስጥ በሚገኝ የውሃ መተላለፊያ ላይ ተሠርቷል።

ብዙ ምዕመናን በሌሊት በነጭ ልብስና ሻማ ይዘው ተሰብስበዋል። ቦታው በቅዱስ ሥፍራ የሚካሄድ የሃይማኖታዊ በዓልን ወይም ሥርዓትን ያሳያል ። ደስ የሚል ድባብ አለው ።

በጅምላ የታሸጉ የውሃ ጠርሙሶችን ያሳያል። እያንዳንዳቸው አስራ ሁለት ጠርሙሶች የያዙ ሁለት ጥቅሎች ውሃ አሉ። ጠርሙሶቹ ግልጽ ሲሆኑ "YES" የሚል ጽሑፍ ያለበት መለያ አላቸው። ጥቅሎቹ በፕላስቲክ ተጠቅልለው የተዘጋጁ ሲሆን፣ በነጭ ዳራ ላይ በደንብ ጎልተው ይታያሉ።

ጥቁር እና አንጸባራቂ የሆነ የእጅ ባትሪ ይህ ነው። ኃይልን ለማብራትና ለማጥፋት የሚያገለግል ቀይ ቁልፍ አለው። በቀይና በብር የተሰመሩ መገጣጠሚያዎች እንዲሁም የብርሃን መስጫው ክፍል ብረት ነክ ነው። የመሳሪያው አካል በአንገቱ ላይ የምርት ስም አለው።

መካከለኛ ዕድሜ ያለው ሰው (አርቲስት) ነጭ ወንበር ላይ ተቀምጦ ጥቁር መነፅር አድርጓል። ሰውዬው በወርቃማ ጥልፍ ያጌጠ ነጭ ባህላዊ ሸሚዝ ለብሷል። ጥቁር ፀጉርና ትንሽ ጢም ያለው ሲሆን ከኋላው ግራጫማ ጥለት ያለው የግድግዳ ወረቀት አለ።

ቀይ ቀለም ያለው ምልክት፣ ልክ እንደ ጥንታዊ የብረት መጥረቢያ ቅርጽ፣ ከላይ በኩል ሁለት ኩርባ መስመሮችን ያሳያል። በምልክቱ ግርጌ ላይ በነጭ ቀለም የእንግሊዝኛ ፊደላት "EBC" ተጽፈዋል። ከበስተጀርባ ያለው ቀለም ነጭ ነው።

ብዙ ሰዎች በተሰበሰቡበት የጥምቀት በዓል ቦታ ውስጥ ይጠመቃሉ። የኢትዮጵያ ሰንደቅ ዓላማዎች ያጌጡ ሕንፃና ዛፎች በስተጀርባ ናቸው። ብዙዎች ወደ ውሃው በነፃነት በመግባት እምነታቸውን በይፋ ይገልጻሉ። በዓሉ መንፈሳዊ ነፃነትና ማኅበራዊ አንድነትን አለው።

የመዝናኛና የምግብ ቤቶች ምልክት በግልጽ በሚታዩበት ባለ ብዙ ፎቅ ህንፃ የፊት ለፊት ገጽታ ይስተዋላል። በላይኛው ክፍል "ብራይት ጌም ዞን" የሚል በአማርኛና በእንግሊዝኛ ተጽፏል።

ሁለት ሴቶች በባህላዊ የኢትዮጵያ ልብሶች ለብሰው፣ አንዷ በነጭ በሰማያዊ ጥለት ያጌጠ ቀሚስ፣ ሌላዋ ደግሞ በሰማያዊና ወርቃማ ቀሚስ፣ በክፍት ቦታ ላይ እየተራመዱ ነው። ብዙ ተመልካች በዙሪያቸው ይገኛል።

ቡናማ ዳራ ባለው የሽፋን ገጽ ላይ፣ "ትዝታ" የሚለው ቃል በደማቅ ቢጫ ፊደላት ከላይ ተጽፏል። ከስር ባለ አራት ማዕዘን ፍሬም ውስጥ አንድ ጥቁርና ነጭ የሰው ምስል አለ። ጥቁር ፀጉር እና ሳቢ እይታ ያለው ሰው ፊት ያሳያል።

ይህ የምስል ስብስብ በባልዲዎችና ኮንቴይነሮች የተቀመጠን ማር ያሳያል። የላይኛው ክፍል ፈካ ያለ ቢጫ ባልዲዎች በነጭ ማር ሲሞሉ ይታያል። የታችኛው ክፍል የማር ወለላ በስፋት ተዘርግቶ ግልጽ በሆነ መልኩ ቀርቧል።

ብዙ ሰዎች በአብዛኛው ነጭ ልብስ ለብሰው በሳር ሜዳ ላይ ተቀምጠዋል። በግንባር ቀደምትነት ከሳር በተሠሩ ብዙ ባህላዊ መደገፊያዎች ላይ የተደረደሩ እንጀራዎችና ሌሎች የሽመና ሥራዎች አሉ። የመሬቱ አቀማመጥ ፀሐያማ ሲሆን ከበስተጀርባ ትልቅ የሰዎች ስብስብ አለ።

ሶስት ባህላዊ ቅርጫቶች በጥቁር ዳራ ላይ ጎልተው ይታያሉ። የላይኛው ቀይ ቀለም የበዛበት ሲሆን፣ ታችኛው ቅርጫት ደግሞ በክዳኑ ስር ሆኖ ክፍት ነው። ሁሉም ቅርጫቶች በቀይ፣ ቢጫ፣ አረንጓዴ፣ ነጭና ሰማያዊ ጥለቶች ያጌጡ ናቸው።

አንድ ቤተሰብ አባት፣ እናት እና ሦስት ልጆች ነጭ ባህላዊ ልብሶችን ለብሰው ከቤት ውጭ ተነስተዋል። ልብሶቹ በቀይ እና ጥቁር የአበባ ጥልፍ ያጌጡ ናቸው። ቤተሰቡ በአረንጓዴ የደን መልክዓ ምድር ውስጥ ፎቶ ተነስተዋል።

ሁለት ነጭ የአብዬ ወፎችን የሚያሳይ ትልቅ ቅርጽ ያለው ሐውልት በፓርክ መሰል ቦታ አለ። የወፎቹ ምንቃር ግራጫ ቀለም ሲኖረው፣ ረዣዥም እግራቸው ደግሞ ቢጫ ነው። ዳራው በአረንጓዴ ቅጠሎችና ቅርንጫፎች የተሸፈነ ሲሆን፣ ከኋላ የእንጨት ወንበሮች አሉ።

ሁለት ህፃናት የኢትዮጵያን ንጉሣዊ ልብስ ለብሰው፣ በአረንጓዴ ምንጣፍ ላይ በተቀመጡ ሌሎች ህፃናት ፊት በወንበሮች ላይ ተቀምጠዋል። ከፊት ለፊታቸው ለቡና ሥነ ሥርዓት የሚያገለግሉ ኩባያዎችና የሚጨስ የቡና ድስት አለ። ከበስተጀርባ የልጆች መጫወቻ ስፍራና የአዋቂዎች ስብስብ አሉ።

አንድ ገበሬ ቀይማ በሆነ እርሻ ላይ ሁለቱን በሬዎች በመጠቀም እያረሰ ነው። አንደኛው በሬ ቀይ ሲሆን ሌላኛው ጥቁር ነው። በሬዎቹ ረጅም ቀንዶች አሏቸው። ከበስተጀርባ በሰማያዊና በደመናማ ሰማይ የተሸፈኑ ረዣዥም ተራሮች አሉ።

ሀይሌ ገብረስላሴ እና ቀነኒሳ በቀለ በአትሌቲክስ ልብስና በሜዳሊያዎች ፈገግ ብለው ቆመዋል። ሁለቱም ወንዶች አረንጓዴ እና ቢጫ አልባሳት የለበሱ ሲሆን፤ እያንዳንዳቸው ሁለት ወርቃማ ሜዳሊያዎችን አንገታቸው ላይ አድርገዋል።

ይህ አርማ በሰማያዊ ቀለም የተሳሉ ረጃጅም ሕንጻዎች እና የቤት ጣሪያ ያሳያል። ከሕንፃዎቹ ጀርባ ብርቱካናማ የቀለበት ቅርጽ ያለው ግራፊክ ይታያል። ከስር "አዲስ አበባ የቤቶች ልማት ኮርፖሬሽን" የሚል ጽሑፍ አለ።

ሶስት መሰቦች በጣም በርካታ የቡና ሲኒዎች እንዲሁም ብዙ ጀበናዎች ፣ የተቆላ ቡና እና ጥሬ ቡና ፣ የቡና ጭሶች ይገኛሉ ።

ቀይ ኮት የለበሰ ሰው በቀኝ ትከሻው የተንጠለጠለ ነጭ ጨርቅ ለተጎዳው ክንዱ ድጋፍ አድርጎለታል። ግለሰቡ በተጎዳው ክንዱ የዘረጋውን መዳፍ ወደ ላይ አዙሯል። ክንዱ በትንሹ የገረጣ ሲሆን፣ ሰማያዊ ሱሪ ለብሷል።

ሚካኤላ ፋርማሲ የሚል ሰማያዊ ምልክት ያለበት ህንፃ ይታያል። በግንባሩ ላይ የስልክ ቁጥሮች እና የእባብ ምልክት አለ። ሁለት መኪኖች ከፊት ለፊቱ በፍጥነት ሲያልፉ ይታያሉ። እንደምንመለከተው ፋርማሲው አልተከፈተም።

አንዲት ሴት በነጭ ባህላዊ ልብስ ለብሳ፣ ጥቁር ጥልፍ ያለበት ሻሽ ታጥቃ ትዘፍናለች። ከጎኗ ረጅም ግመል በአረንጓዴ የሣር ሜዳ ላይ ቆሟል። ከበስተጀርባ አረንጓዴ የሆኑ ኮረብታዎችና ደማቅ ሰማያዊ ሰማይ ይስተዋላሉ።

አረ ሲያምር! የሚማርክ አርማ! "ATV" ፊደላት በሰማያዊ ቀለም ደምቀዋል። በቀለማት ያሸበረቀው ጠመዝማዛ ፊደል "A" አዲስነትን ያሳያል። በታች ያለው የአማርኛ ጽሑፍ ሲያስደስት! የቴሌቪዥን ጣቢያው አርማ በጣም ገራሚ ነው። እንዴት ያለ ውበት ነው!

አንዲት ሴት በኢትዮጵያ አየር መንገድ አውሮፕላን ውስጥ በባህላዊ ልብስ ደምቃ ቆማለች። ሴትየዋ ለአንድ ተሳፋሪ መጠጥ ስትሰጥ ፈገግታዋን ታሳያለች። በዙሪያው ሌሎች ተሳፋሪዎች በተጨናነቁ ወንበሮች ላይ ተቀምጠው ይታያሉ።

በቅጠላማ ዛፎች ፊት ለፊት ረዣዥም ቁጥቋጦዎች ይታያሉ። እነዚህ ቁጥቋጦዎች በቡናማና ክብ ቅርጽ ባላቸው ትላልቅ ፍሬዎች ተሞልተዋል። ሰማዩ ደመናማ ሆኖ አረንጓዴው ዛፎች ጎልተው ይታያሉ።

ባለ አራት ፎቅ ቀይና ቢጫ ሕንፃ በዛፎች ተከቦ ይታያል። ሕንፃው የ'ኪኒ ያሬድ ፋርማሲ' የሚል ትልቅ ሰሌዳ ይዟል፣ ሌሎች ንግዶችም አሉ። ከፊት ለፊቱ ነጭ የጭነት መኪና ሲቆም፣ በአጥር የተከለለ ኤቲኤም በስተቀኝ በኩል ይታያል።

ጥቁር ሱፍና ቀይ ማሰሪያ ያደረገ ሰው በዘመናዊ ወንበር ላይ ተቀምጧል። ሰውዬው ወደ ቀኝ አቅጣጫ እየተመለከተና በቀኝ እጁ እየጠቆመ ይናገራል። ከፊቱ ማይክሮፎን ሲኖር፣ ዳራው ቀላልና እንጨት የሚመስል ነው።

ባህላዊ ልብስና ነጭ ጥምጣም የለበሰ አዛውንት ያሳያል። እኚህ ሰው በገለባ በተሠራ ቅርጫት ውስጥ የደረቁ የምግብ አይነቶችን ይዘው ለተቀመጡ ሰዎች ሲያቀርቡ ይታያል። በዙሪያቸው የተቀመጡ ብዙ ወንዶችና ወጣቶች አሉ። ትዕይንቱ በቤት ውጭ የሚደረግ ባህላዊ የምግብ ግብዣ ወይም ስብሰባ ይመስላል።

የጸሐይ ባንክ አርማ ሲሆን፣ ከላይ በኩል ደማቅ ቢጫ ጸሐይ፣ መሃል ላይ ደግሞ የኢኮኖሚክስ ምልክት የሚመስል ቀጥ ያለ መስመር አለ። ከስር በኩል "ፀሐይ ባንክ" የሚለው በአረንጓዴ የፊደል ቅርጽ በግልጽ ተጽፏል።

አንዲት ሴትና ወንድ ልጅ በተፈጥሮ የውሃ ምንጭ አጠገብ በጫካ አካባቢ ውኃ ሲቀዱ። ሴትየዋ ቢጫ የፕላስቲክ ጀሪካን ውኃ ትሞላለች። ከጀርባ ሌሎች ልጆች ቆመዋል፣ አንደኛው ሰማያዊ ጀሪካን ይዞ። አካባቢው በአረንጓዴ ተክሎች የተከበበ ነው።

ጥቁር ልብስና ቀይ ሰማያዊ ጥለት ያለው ክራባት የለበሰ መነጽር ያደረገ ሰው በጥቁር ወንበር ላይ ተቀምጧል። እጆቹ ከፊት ለፊቱ ባለው ጠረጴዛ ላይ ተደራርበው ተቀምጠዋል፤ አገላለጹም ቁምነገር የተሞላበት ነው። ከኋላው በስተግራ የአፍሪካ ሕብረት አርማ አለ።

ረዥምና አረንጓዴ ሩዝ ወይም እህል የእርሻ ማሳዎች በውሃ ተሞልተው ተስተካክለው ተዘርተዋል። በማሳዎቹ መካከል በኩል የሚፈስ ጠባብ የውኃ መስመር አለ። የሩዝ ተክሎቹ በአድማስ ላይ ከሚታዩ ዛፎችና ከሰማይ ብርሃን ጋር በሰላም ተዋህደው ይገኛሉ።

በእርሻ ሜዳ ላይ በተደረገ ሃይማኖታዊ በዓል ላይ በርካታ ምዕመናን ተሰብስበዋል። ብዙዎቹ ሰዎች ነጭ ባህላዊ ልብሶችን ለብሰዋል። በአካባቢው ትልቅ የብረት መስቀል እና በጎን በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚመስል ክብ ሕንፃ ይገኛል። አረንጓዴ ዛፎችና ሰማያዊ ሰማይ ይታያሉ።

ወታደራዊ ልብስ የለበሰ ጀግና ወንድ አቋም የሚያሳይ ሀዉልት ነው። ሰዉየው በግራ እጁ ሽጉጥ ይዞ እራሱን ወደ ፊት ዘንበል አግርጓል። ሐውልቱ በአረንጓዴ እና ቢጫ ዘውድ በተጌጠ ከፍ ባለ ካሬ መሠረት ላይ ቆሟል።

በገለልተኛ ቡናማ ቀለም ባለው ዳራ ላይ በሞገድ የተጠቀለለ ጥቁር ፀጉር በቡድን ተቀምጦአል። በአጠቃላይ ሦስት ተመሳሳይ የፀጉር ጥቅሎች ሲኖሩ፣ እያንዳንዳቸው በሁለት ነጭ ባንዶች ከላይ ታስረዋል። የፀጉሩ ጥቅሎች ሰፋፊ ሞገዶች ያሏቸውና በጎን ለጎን ተደርድረው አሉ።

በርካታ ልጆች ቡናማና ነጭ የደንብ ልብስ ለብሰው በክፍት የመጫወቻ ስፍራ ውስጥ ይገኛሉ። ልጆቹ በቀይ ቀለም በተቀባ የመጫወቻ መዋቅር ላይ ይወጣሉ፣ ይንሸራተታሉ እንዲሁም ይሮጣሉ። ከኋላቸው ረጃጅም የሆኑ ነጭ የመኖሪያ ሕንጻዎችና አረንጓዴ ዛፎች ተሰልፈው ይታያሉ።

ስድስት ወንዶች አጫጭር ነጭ ሸሚዞችንና ቁምጣዎችን ለብሰው በክፍት ሜዳ ላይ እየጨፈሩ ነው። ግለሰቦቹ ጥቁርና ነጭ መሃረቦችን በእግራቸው መሃል አሳልፈው ይዘዋል። ከበስተጀርባ አረንጓዴ የሳር ሜዳዎችና ትናንሽ ኮረብታዎች ከርቀት ይታያሉ።

በርካታ ሰዎች ነጭ የጸሎት ልብሶችን ለብሰው ከትልቅ የኢትዮጵያ ቤተክርስቲያን ፊት ተሰብስበዋል። ቤተክርስቲያኑ ሰፊ ጉልላት እና በላይኛው ክፍል ላይ የተቀመጠ መስቀል አላት። ሰዎች ለጸሎት ተሰብስበዋል።

አረንጓዴ የሸራ ከረጢት ሙሉ የአትክልትና ቅጠላ ቅጠል የመንገድ ዳር ላይ ተቀምጧል። ከረጢቱ በዋነኛነት ጎመን የመሰሉ አረንጓዴ ቅጠላ ቅጠሎችን ይዟል። ከከረጢቱ አጠገብ ጥቂት ሎሚና ቀይ ጨርቅ አለ።

ከትልቅ የውሃ አካል አጠገብ ያለ ሰፊ መሬት ከላይ በቀረበ እይታ ቀርቧል። በተራራማ ቦታው ላይ መንገዶች፣ በርካታ ሕንፃዎች፣ ብዙ ዛፎች እና የውሃ መናፈሻዎች አሉ። በውሃው ዳርቻ ደግሞ የመርከብ መትከያ ጣቢያ አለ።

ሰዎች በነጭ ወንበሮች ላይ ተቀምጠው የህዝብ ስብሰባ በድንኳን ስር እየተከታተሉ ነው። ከፊት ያሉት ሽማግሌዎች በአብዛኛው ባህላዊ ነጭ ልብሶችንና የእስልምና አልባሳትን ለብሰዋል። አንዲት ሴት በደማቅ አረንጓዴ ሻሽና ነጭ ልብስ ለብሳ እያጨበጨበች ነው።

በቆዳ የተሠራች ክብ የሆነች የሴቶች ቦርሳ በእንጨት መሬት ላይ ተቀምጣለች። የቦርሳዋ መካከለኛ ክፍል በነጭ፣ ቡናማና ጥቁር ቀለማት በእጅ የተሠራ የሽመና ንድፍ አለው። ከላይ ጥቁር መያዣ ሲኖራት፤ ጥቁር ማሰሪያ ከጎኑ በወርቃማ መቆለፊያ ተያይዞ ተንጠልጥሏል።

ነጭ ኩፍያ የለበሰ ሻጭ በሸቀጣሸቀጥ የተሞሉ ትላልቅ ከረጢቶች መካከል ተቀምጦ ይታያል። ከፊት ለፊቱ የተለያዩ ቅመሞች እና ጥራጥሬዎች በልብሶችና በከረጢቶች ላይ ተከምረዋል። ሁለት ወጣት ገዢዎች በሻጩ ፊት ቆመዋል።

ስምንት ወጣት ወንዶች ብስክሌት ይዘው በጠራራ ፀሐይ ላይ ቆመው፣ ሁሉም ዘና ያለ ልብስ የለበሱ ሲሆን አብዛኞቹ ወደ ግራ በኩል እየተመለከቱ ነው። ከበስተጀርባው የከተማው እይታ ከኮረብታው ላይ በግልጽ ይታያል።

ትልቅ የኢትዮጵያ ምግብ በብረት መሶብ ላይ ቀርቧል። መሶቡ በተጠቀለሉ እንጀራዎች፣ የተለያዩ ወጦች እና መሃሉ ላይ ባለው ጥቁር ስጋ ተሞልቷል። አረንጓዴ፣ ቀይና ብርቱካናማ ጎን ምግቦች በትናንሽ ጎድጓዳ ሳህኖች ተቀምጠዋል።

ጥቁር ግራጫ ልብስና ነጭ ሻሽ የለበሰች ሴት በጥቁር ጃንጥላ ፀሐይን ትከላከላለች። አንዲት ዶሮ በእጇ ይዛ፤ ከኋላዋ ነጭ የለበሰ ወንድ በጎን ቆሟል። ከፊትና ከጎን ከብቶችና ሌሎች ሰዎች የገበያ ቦታን ትዕይንት ያሳያሉ።

ባህላዊ ልብስና የራስ መሸፈኛ የለበሱ በርካታ ሴቶች በተራራ ላይ ተሰልፈው ችግኝ ይተክላሉ። ሴቶቹ ድንጋያማ በሆነ አፈር ላይ ወደ ፊት ጎንበስ ብለው ይሰራሉ። በስተጀርባ ትልልቅ ዛፎችና ሰፊ ሜዳዎች አሉ።

ፀጉሯ ጥቁር የሆነ ሴት በሰማያዊ ልብስና በብርቱካናማ ቬስት ለብሳ በመሃል ቆማለች። ሴትዮዋ በተለያዩ የቴሌቪዥንና የሬዲዮ ጣቢያዎች አርማ ባላቸው ማይክራፎኖች ተከባለች። እሷን በከበቡት ሰዎች ዙሪያ ብሩህ የፀሀይ ብርሃን አለ።

አንድ ጥቅጥቅ ያለ ቁጥቋጦ በትንሽ ነጭ አበባዎችና በቢጫ-ቡናማ ፍራፍሬዎች ተሸፍኗል። ቁጥቋጦው ጠቆር ያለ ቀንበጦችና ብዙ አረንጓዴ ቅጠሎች አሉት። በስተጀርባ በደረቅ ሣርና በድንጋይ የተሸፈነ ተራራማ መሬት ይታያል።

ሁለት ተፋላሚዎች በውጪ ሜዳ ላይ በተነጠፉ ግራጫ ምንጣፎች ላይ እርስ በእርስ ተጠምጥመው ይገኛሉ። አንድ ቀይ ኮፍያና አረንጓዴ ትሸርት የለበሰ አሰልጣኝ የሚመስል ሰው በቅርብ ቆሞ ትዕዛዝ ይሰጣል። በዙሪያው ብዙ ተመልካቾች በፀሐይ ብርሃን ሥር ቆመው ውድድሩን ይከታተላሉ።

ሁለት አራት ማዕዘን ቅርጽ ያላቸው የፕላስቲክ ዕቃዎች እርስ በርስ ተደራርበው ተቀምጠዋል። የእቃዎቹ ክዳን ደማቅ ሮዝ ሲሆን፣ ሰውነታቸው ነጭና በሮዝ እና ቡናማ ቅጠል ቅርጽ ያጌጠ ነው። ዕቃዎቹ በፕላስቲክ ተጠቅልለዋል።

ረጃጅም ዘመናዊ የከተማ ሕንፃዎች መካከል የሚገኝ ሰማያዊና መስታወት የለበሰ ሰማይ ጠቀስ ሕንጻ ከታች ወደ ላይ ቀርቧል። የፀሐይ ብርሃን በህንፃው መሃል ላይ ያንጸባርቃል፤ ከበስተጀርባ ብዙ መካከለኛ መጠን ያላቸው ሕንፃዎች አሉ።

ከፊት ወደ ኋላ በተደረደረ ረዥም መስመር ላይ በርካታ ግመሎች በጠራራ ፀሐይ መንገድ ላይ ሲጓዙ ነው። እያንዳንዱ ግመል በጀርባው ላይ ጭነት የጫነ ሲሆን፣ ከፊታቸው አንድ እረኛ ይመራቸዋል።

ባህላዊ የኢትዮጵያ ልብስ የለበሰ ቤተሰብ በጨለማ ጀርባ ፊት ለፊት ቆሟል። ወንዱና ሴቷ በጎን ቆመው፤ በነጭ ልብስና ሸማ ለብሰዋል። ትንሹ ልጅ በሁለቱ መሀል ትንሽ አግዳሚ ወንበር ላይ ተቀምጧል።

ሁለት ሴቶች ቢጫ የፕላስቲክ ጀሪካን ውሃ ተሸክመው አፈር በበዛበት መሬት ላይ ሲሄዱ ይታያሉ። አንዲት ሴት ጥቁርና ቢጫ የተሰነጠቀ ልብስ ለብሳ በትከሻዋ ላይ ተሸክማለች፤ ከኋላዋ ደግሞ ሌላ ሴት የሐመር ቡኒ ልብስ ለብሳለች።

ቢጫና ሰማያዊ ቀለም የተቀቡ ሁለት ትናንሽ አውሮፕላኖች በአውሮፕላን ማረፊያ አስፋልት ላይ ቆመዋል። ሰፊ ሰማያዊ ሰማይ ከላይ ይታያል፣ ከበስተጀርባም ተጨማሪ አውሮፕላኖችና የአውሮፕላን ማረፊያ ህንጻዎች አሉ።

አረንጓዴ፣ ቢጫ እና ቀይ ባንዲራ መሃል ላይ አንድ ነጭ ክብ አለ። በክቡ ውስጥ ሁለት መላእክት የፍትህ ሚዛን መስቀል ከነዘውድ በላዩ በመያዝ በእግሮቻቸው መሃል በተከፈተ መጽሐፍ ላይ ቆመዋል። በመጽሐፉ ላይ ደግሞ የአማርኛ ጽሑፍ አለ።

ከከፍታ ቦታ የተነሳ ሰፊ መንገድ በከተማው መሃል ይዘልቃል። መንገዱ በመንታ መንገድ ወደ ጎን ተሰንጥቋል። ከጎኖቹ የከተማ ቤቶች እና የተለያዩ ህንጻዎች ይገኛሉ። በስተጀርባ በተራሮች የተከበበ ክፍት ሰማይ እና ደመና ይታያል።

ኢትዮ ቴሌኮም እና ቴሌብር አገልግሎቶችን በማስተዋወቅ ላይ ነው። ማስታወቂያው የአየር ሰዓት፣ የኢንተርኔት እና የመልዕክት ጥቅሎችን በቅናሽ ዋጋ የሚያሳይ ሠንጠረዥን ይዟል። ሠንጠረዡ በሶስት ክፍሎች የተከፈለ ሲሆን አረንጓዴ የሎሚ ፍሬዎች በላይኛው ቀኝ ጥግ ላይ ቀርበዋል።

አንድ ብረት ድስት ክዳን ተደርጎበት በነፃነት በጥቁር ኢንደክሽን ማብሰያ ላይ ተቀምጧል። ማብሰያው በነፃነት እየሰራ ሲሆን፣ የሙቀት ቀለበት ቀይ ብርሃን በነፃነት ያሳያል። ማሳያውም በነፃነት የሙቀት መጠኑን ነ አሳይቷል፤ ይህም ምግቦችን በነፃነት ለማብሰል ይረዳል።

ባህላዊ የሸክላ ሥራዎች በተሠራ ቅርጫት ውስጥ ተሰብስበው በመሬት ላይ ተቀምጠዋል። ቅርጫቱ ሰማያዊ፣ አረንጓዴ፣ ነጭ እና ቀይ ቀለም የተቀቡ የቡና ስኒዎችን እና የሸክላ ማንቆርቆሪያዎችን ይዟል። ከበስተጀርባ የሸክላ ጡቦችና አፈር ይታያሉ።

ቢጫ ቀለም ያለው ትንሽ ኤክስሲኤምጂ ኤክስካቫተር በጠራራ ፀሐይ ላይ ቆሟል። ማሽኑ ጥቁር ጎማዎች እና የመቆፈሪያ ባልዲ አለው። በስተጀርባ ነጭ ግንብ እና አንዳንድ ዛፎች ይታያሉ።

የተለያዩ ሴቶች በጂም ውስጥ መሬት ላይ ተቀምጠው አረፍ ሲሉ ይታያል። ከእነዚህ ውስጥ ሁለቱ ሮዝ ቀለም ያላቸው ልብሶችን፣ አንደኛዋ ደግሞ ግራጫ ቲሸርትና የጭንቅላት ማሰሪያ አድርጋለች።

ጠባብ በሆነ አስፋልት መንገድ ላይ የሚጓዙ ከባድ መኪኖች። ትልቁ ቀይ ኮንቴይነር የጫነው የጭነት መኪና በቀኝ በኩል የሚታይ ሲሆን፣ በመንገዱ ግራ በኩል ደግሞ ሌላ የኮንስትራክሽን ተሽከርካሪና ተራ ተሽከርካሪዎች አሉ። ከበስተጀርባ ኮረብታዎችና ዛፎች ይገኛሉ።

ውስጠኛው ክፍል ውስጥ ዘመናዊ ምግብ ቤት በጥቁርና ቡናማ ዲዛይን ይታያል። በስተጀርባ በብርሃን ያጌጠ ጥቁር ባር አለ፣ ሦስት ሰራተኞች ከኋላው ቆመዋል። በፊት ለፊት ነጭ ወንበሮች እና በሐመር ቡናማ የተሸፈኑ ጠረጴዛዎች በንጹህነት ተስተካክለው ተቀምጠዋል።

ጥሬ ሥጋ እየደረደረ መሬት ላይ ተቀምጧል። በሁለተኛው ክፍል ደግሞ አንድ እጅ የተቆረጠውን ሥጋ በቅርበት ይዟል። ሥጋው ከፍተኛ መጠን ያለው ሲሆን ለሽያጭ ተዘጋጅቷል።

ቀይ፣ አረንጓዴና ቢጫ ቀለም የተቀላቀለበት ሦስት የእጅ ጥበብ ሥራዎች በቆዳ ገመዶች ታስረው በአየር ላይ ተንጠልጥለዋል። ክብ ቅርጽ ያላቸው ሲሆን፣ በጥሩ ሁኔታ በሽመና ተሠርተዋል። ከበስተጀርባ በጨለማ ልብስ ላይ የተቀረጸ ነው።

ሴቶችና ወንዶች ነጭ ባህላዊ ልብሶችንና የራስ ጠለፎችን ለብሰው በክብ የተደረደሩ ነጭ አበባዎች ፊት ለፊት ሴቶቹ ተቀምጠዋል፣ ወንዶቹ ደሞ ቁመዉ ይጨፍራሉ። ከበስተጀርባ ጥቁር እና ሰማያዊ መድረክ እንዲሁም በፓነል ላይ የተቀረጸ ባህላዊ ምስል ይታያል።

ረዣዥም፣ አረንጓዴ የእርከን እርሻዎች ከፍ ያለ ኮረብታ ላይ ተንጣለው ይታያሉ። የእርሻዎቹ አጥር ጥቁር መሬት ሲሆን፤ ተክሎችም በመካከላቸው በጥሩ ሁኔታ አድገዋል። በአረንጓዴው ኮረብታዎች ላይ ትንሽ ዛፎች ተበታትነዋል።

የኦሎምፒክ ሜዳሊያዎችን በአንገታቸው ላይ ያደረጉ ሁለት የታወቁ ሯጮችን ያሳያል። ሁለቱም ቢጫና አረንጓዴ የትራክ ልብስ ለብሰዋል። በፈገግታ የድል አድራጊነት ስሜት ይታይባቸዋል። እያንዳንዳቸው ሁለት ወርቅ መሳይ ሜዳሊያዎች አሏቸው፤ ይህም በትልቅ ውድድር ላይ ስኬታማ መሆናቸውን ያመለክታል።

በጥቁር ቀለም የተሠራ የኢፕሰን አታሚ ያሳያል። አታሚው ትንሽ የቁጥጥር ማያ ገጽና አዝራሮች አሉት። ከፊት ለፊቱ የተለያዩ የጽሑፍና ሥዕሎች ያሉበት ወረቀት ሲወጣ ይታያል። ከላይ በኩል ለመቅዳት ወረቀት የተቀመጠበት ሽፋን ተከፍቷል።

አፈር ላይ የተቀመጠ የእንጨት እጀታ ያለው የብረት መቆፈሪያ በቅርበት ቀርቧል። መሣሪያው ለግንባታ ወይም ለግብርና አገልግሎት የሚውል ነው፣ የብረት ጫፉ በሁለት አቅጣጫ የተሳለ ነው። አፈሩ ደረቅና ግራጫማ ነው፣ ትናንሽ ደረቅ የእንጨት ቁርጥራጮች በአፈር ላይ ተበታትነው ይታያሉ።

ከላይ የሚታየው በጠቆረ ጨርቅ የተጠቀለለ ግራጫማ ፀጉር ያለበትን ሰው ራስ ያሳያል። ሰውዬው አረንጓዴ ቀለም ያለው ልብስ ለብሶ፤ ከግራ በኩል ደግሞ እጅ ይታያል።

ዲኤስቲቪ ኢትዮጵያን የሚያስተዋውቅ የማስታወቂያ ምስል ነው። የተለያዩ የካርቱን ገጸ-ባህሪያት በሰማያዊ ዳራ ላይ ይታያሉ። የታችኛው ክፍል የክፍያ መረጃንና የማውረጃ መተግበሪያዎችን ያሳያል።

ሁለት ሴቶች የባህል አልባሳትን ለብሰው በመንገድ ላይ ይጓዛሉ። አንዷ ሴት ትከሻዋን የገለጠ ሰማያዊ ልብስ ለብሳለች። ከኋላዋ ደግሞ ፈካ ያለ አረንጓዴ የባህል ልብስ የለበሰች ሴት ትከተላለች። ብዙ ሰዎች ዙሪያውን ቆመዋል።

በገበያ ውስጥ የተለያዩ ፍራፍሬዎችና አትክልቶች በእንጨት ሳጥኖች ውስጥ በሥርዓት ተደርድረዋል። ብርቱካን፣ ፖም፣ ቲማቲም፣ ቃሪያ፣ ኪዊ እና ኤግፕላንት የመሳሰሉ ምርቶች በብዛትና በቀለም ተለይተው ተቀምጠዋል።

ለልደት በዓል የተዘጋጀ የማስጌጫ መድረክ። የኋላው ግድግዳ የሚያብለጨልጭ ወርቃማ መጋረጃ ያለው ሲሆን በግራ በኩል ሰማያዊ፣ አረንጓዴና ብርቱካናማ ቀለም ያላቸው ፊኛዎች ቅስት ፈጥረዋል። በቀኝ በኩል ደግሞ ከወርቃማ ፍሬም ጋር የተያያዙ ብዙ ቀይ፣ ነጭና ብርቱካናማ አበቦች ይገኛሉ።

ዋው! ከዓለት የተፈለፈለ የመስቀል ቅርጽ ቤተክርስቲያን! ሲያስደንቅ! በጣም ጥንታዊ እና አስገራሚ ጥበብ ነው። አረንጓዴ መሬት ከመቅደሱ ጋር ያምራል። በፍቅር የተገነባ ድንቅ ሥራ። አቤት የሰዎች ብቃት! እጅግ ድንቅ!

የብሩህ ቢጫ ቀለም ያላቸው ብዙ አበባዎች በቅርብ ቀርበው ተቀርፀዋል። አበቦቹ ስምንት ያህል ቅጠሎች ያሏቸው ሲሆን፣ ጥቁር ቡናማ የመሃል ክፍል አላቸው። አብዛኛው ዳራው በቅጠሎችና በአበባዎች ተሸፍኗል።

እርጥበት እና የንፋስ መሸርሸር (erosion) የፈጠራቸው ጥልቅ ቀይ አፈር ገደሎች እና ቅርጾች ይታያሉ። የገደሉ የታችኛው እና የላይኛው ክፍሎች በአረንጓዴ ቁጥቋጦዎችና ዛፎች ተሸፍነዋል። ደረቅና ቀይ መሬት ጎልቶ ይታያል።

የሰማያዊና አረንጓዴ ቀለም ድብልቅ ግድግዳ ባለው የገጠር ቤት ፊት ለፊት ሦስት ልጆች ቆመዋል። ሁለቱ ልጆች በበሩና በትንሽ መስኮት መካከል ሲሆኑ፣ ሦስተኛው በሩ ላይ ቆሟል። ልጆቹ የተለያዩ የተለመዱ ልብሶችን የለበሱ ሲሆን፣ ፈገግ ብለው አካባቢያቸውን እየተመለከቱ ነው።

ይህ በጥቁር ቀለም የተሠራ የድር ካሜራ ነው። ካሜራው በታችኛው ክፍል ተጣጣፊ መቆሚያ ያለው ሲሆን፣ ሌንሱ በቀስተ ደመና ብርሃን ይጎላል። በጎን በኩል ለድምፅ የሚሆኑ ቀዳዳዎች አሉት።

ጥቁር አራት ማዕዘን ቅርጽ ባለው ሣጥን ውስጥ ወርቃማ ቀለበት በማማረክ ተቀምጧል። ቀለበቱ መሃል ላይ ጥቁር ፊት ያለውና በወርቅና በደማቅ ድንጋዮች ያጌጠ ምልክት በትኩረት አለ። እነዚህ ጌጣጌጦች የሃይማኖት ወይም የባህልን ውክልና የሚያመለክቱ አይደሉምን?

ሴትዮዋ ፊቷን ጥቅጥቅ ባለ አረንጓዴ የፊት ቅባት ቀብታ ፈገግታ አላት። ፀጉሯ በነጭ ፎጣ ተጠቅልሎ ታስሯል፤ ከንፈሯ ደማቅ ቀይ ሊፕስቲክ ተቀብቷል። ዳራው ግራጫ ቀለም ያለው ነው።

በእግረኛ መንገድ ላይ እየተሠራ ያለውን የድንጋይ ንጣፍ ያሳያል። ነጭና ጥቁር ድንጋዮች በሥነ-ጥበብ ተደርድረው መንገድ እየፈጠሩ ነው። መንገዱ በቆሻሻ መሬት ላይ የተዘረጋ ሲሆን፣ በጎን በኩል የዘንባባ ዛፎችና የኤሌክትሪክ ምሰሶዎች ይታያሉ።

በርካታ ሰዎች ፒዛ በጋራ እየተመገቡ ነው። ትልቁ ፔፐሮኒ ፒዛ በእንጨት ጠረጴዛ ላይ ባለው ካርቶን ሳጥን ውስጥ ተቀምጧል። እያንዳንዱ ሰው ፒዛውን በአንድ እጁ እየነካካው ሲሆን፣ በጠረጴዛው ላይ ሁለት ቢራዎች ተቀምጠዋል።

በጥቁር የፕላስቲክ እጅ ላይ ሁለት ወፍራም ወርቃማ አምባሮችና አንድ ረዥም ቅርጽ ያለው የወርቅ ቀለበት አለ። የአምባሮቹ ገጽ የተጠላለፈና በውስጡ ጥለት ያለው ንድፍ አለው። ቀለበቱ ደግሞ በተጠረዘ ወርቅ ያጌጠ ረዥም ሞላላ ንድፍ አለው።

በማስታወቂያው ላይ የአረንጓዴ ክሪም የለበሰች ሴት ፈገግ ብላ ስልኳን ይዛ ታወራለች። በማዕከሉ ውስጥ በደማቅ ነጭና ሰማያዊ ቀለም "200%" የሚል ቅናሽ ያሳያል። በማስታወቂያው ላይ የቴሌኮም ድርጅት አርማዎችና የእስልምና እምነትን የሚያመላክቱ መብራቶች አሉ።

በእርሻ ቦታ ላይ ሦስት ሰዎች በመስኖ ሥራ ተጠምደዋል። መሀል ላይ የቆመው ሰው ነጭ ኮፍያ እና አረንጓዴ ቲሸርት ለብሷል። ወጣት የሆኑ ችግኞች በተስተካከሉ መስመሮች ውስጥ ሲያድጉ፤ ከበስተጀርባ ኮረብታዎች ይታያሉ።

ሁለት ጥንድ ጥቁር የቆዳ ወታደራዊ ጫማዎች ናቸው። ጫማዎቹ ረጅም አንገት ሲኖራቸው፣ ጥቁር ማሰሪያዎች በብረት ቀዳዳዎች ውስጥ ታስረዋል። የዚህ ዓይነቱ ጫማ ከጥንካሬ አንጻር ምን ያህል ያገለግላል?

የዋና ውድድርን ያሳያል። ዋናተኞች ወደ ውሃው ውስጥ ዘለው በመግባት ላይ ናቸው። አራት የሚሆኑ ሰዎች በተለያዩ የመዋኛ መስመሮች ውስጥ ይታያሉ። ውሃው ደማቅ ሰማያዊ ነው። ከመዋኛ ገንዳው ዙሪያ ብዙ ተመልካቾች ይታያሉ። ይህ የውድድር ጊዜን የሚያሳይ ይመስላል።

ከፍ ያለ ነጭና ቡኒ ቀለም ያለው የሰላት ጥሪ ማድረጊያ ግንብ ያለው መስጊድ ነው። መስጊዱ በመገንባት ላይ ያለ ሲሆን፣ በፊቱ ላይ የኢትዮጵያ ሰንደቅ ዓላማና ሌሎች ባንዲራዎች ተሰቅለዋል። ከበስተቀኝ በኩል፣ የተቆለሉ የማገዶ እንጨቶችና ብዙ አረንጓዴ ዛፎች አሉ።

ሁለት ትልልቅ ቢጫ ፍራፍሬዎች በትክክል ወደ ላይ ተቀርበው ይታያሉ። የፍራፍሬዎቹ ገጽታ ያልተስተካከለ እና ሸካራ ነው። ከጥቁር ቅርንጫፎች ላይ የተንጠለጠሉ ሲሆን ጥቁር አረንጓዴ ቅጠሎችና ነጭ አበባዎች ከበው ይገኛሉ። ዳራው ነጭ ግድግዳ ነው።

በብርቱካናማና በነጭ ጽሁፎች የተሞላ ግልጽ የፕላስቲክ ከረጢት ሙሉ በሙሉ በቢጫ ማካሮኒ ፓስታ ተሞልቷል። በማካሮኒው ላይ መለያ ያለው ክብ ምስል በግልጽ ይታያል። ክብደቱ አምስት መቶ ግራም እንደሆነም ተጽፏል።

በጥቁርና ነጭ የተቀረጸው ምስል በቤተክርስቲያን ውስጥ ያለውን ትልቅ አዳራሽ ያሳያል። ነጭና ጥቁር ልብስ የለበሱ በርካታ ሰዎች ግድግዳውን ተደግፈው በትር ይዘዋል። ከወለሉ ላይ ምንጣፍ ወጥቷል፤ በስተቀኝ በኩል ትላልቅ መስኮቶች አሉ።

ጥቁር ዳራ ላይ "መረቅ" የሚል ቀይ የአማርኛ ጽሑፍ ከላይ አለ። መሃል ላይ ቀይ መስመሮች ነጭና ጥቁር የተዘበራረቀ ንድፍ ያለበትን ካሬ አቋርጠው አሉ። ታዲያ ይህ ሥዕል የአንድ መጽሐፍ ወይም የሙዚቃ አልበም ሽፋን ነው?

በገበያ ላይ የተነሳ ቅርብ ፎቶ፣ በርካታ ቅርጫቶች ወለላማ ቢጫ ድንች የያዙበትን ሁኔታ ያሳያል። ቅርጫቶቹ በጠረጴዛዎች ላይ ረድፍ ለረድፍ የተቀመጡ ሲሆን ከኋላ በኩል ተጨማሪ ድንች በከፍተኛ ክምር ላይ አሉ። ከላይ በስተቀኝ በኩል ዋጋን የሚያሳይ ምልክት አለ።

ሰማያዊ እና ብርቱካናማ ቀለም ያለው ክብ አርማ ይታያል። በላይኛው የክቡ ክፍል በአማርኛ "የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት" የሚል ጽሑፍ አለ። በአርማው መሃል ላይ የሰውን የፊት ገጽታ የሚያሳይ መገለጫ እና የአንጎልን ሴሎች የሚያስመስል የኬሚካል መዋቅር አለ።

አንድ ወጣት በጨለማ መድረክ ላይ ቆሟል። አረንጓዴ ጃኬት እና ሱሪ ለብሶ፣ ቀይ ፎጣ ተጠቅልሎ ዱላ ደግፏል። ሞዴሉ በባዶ እግሩ በመሄድ እና ባህላዊ ልብስ በመልበስ የራሱን ዘይቤ በነፃነት ይገልጻል።

ጥቁር ቡናማ ቀለም ያለው አንድ የተዘጋ የቆዳ ጫማ (ሰንደል)፣ ከጥቁርና ከቡኒ ቀለም ጋር ተዋህዶ በነጭ ዳራ ላይ ተቀምጧል፤ የጫማው ጥንካሬ እና የማሰሪያ ዘዴ ለውሃ አጠገብ ወይም ለእግር ጉዞ ምን ያህል ምቹ ሆኖ ሊያገለግል ይችላል?

በሀ ቅርፅ የተዘጋጀ ትልቅ ብርቱካናማ ሶፋ ስብስብ በመሃሉ ነጭና ቡናማ ጠረጴዛ አለው። ሶፋው ላይ በብርቱካናማ እና ክሬም ቀለም የተሰሩ የተለያዩ ትራሶች አሉ። ጠረጴዛው መሳቢያዎች ያሉት ሲሆን ወለሉ ቀላል ቀለም ነው።

ጥንታዊ ፎቶግራፍ ወታደራዊ ዩኒፎርም የለበሱ ወታደሮች ጠመንጃ ይዘው በጎዳና ላይ ሲዘምሩ ያሳያል። ሕዝቡ ደግሞ መንገዱ ዳር ቆሞ ይመለከታል። ከበስተጀርባ ዝቅተኛ ሕንጻዎችና የብረት ጣራ ያለው ቤት አለ።

አራት ፈገግታ ያላቸው ሴቶች ነጭና ቀይ የተንጠለጠለ ጠርዝ ያለው የባህል ልብስ ለብሰው ቆመዋል። ሴቶቹ ቀይ ማስልከያ በትከሻቸው አድርገዋል። ከበስተጀርባ ብዙ ሰዎችና በቢጫ ቀለም የተቀቡ ሕንፃዎች አሉ።

መካከለኛ ዕድሜ ላይ ያለ ሰው ቡናማ መነፅር እና ካሬ ቅርጽ ያለው ቡናማ ጃኬት ለብሷል። ሰውየው ሰማያዊ ሸሚዝ ለብሷል፤ ወደ ቀኝ ዘወር ብሎ ትኩረት ሰጥቶ እያየ ነው። ከጎኑ ወርቃማ ብርሃን ያለው እና የተሰነጣጠቀ የብርጭቆ መብራት ይታያል።

ሴትየዋ ጥቁርና ነጭ ካሬ ጥለት ያለው ጃኬት እና ነጭ ሸሚዝ ለብሳለች። በአንገቷ ላይ ዕንቁ የአንገት ሀብል አድርጋለች። ከኋላዋ የኢትዮጵያ ባንዲራ በግልጽ ይገኛል። ሴትየዋ ቀጥ ብላ በመቆም በጥሞና ትመለከታለች።

ይህ ጥቁር እና ነጭ ሥዕል በአፍሪካዊት ሴት ራስ ላይ የተሠራን የፀጉር አሠራር ያሳያል። ፀጉሩ ከፊት ወደ ኋላ በተስተካከሉ የተጣጣፉ (ጉንጉን) ክፍሎች የተሠራ ሲሆን፤ ከኋላ ደግሞ ተጠምጥሟል። ሴትየዋም የጆሮ ጌጥ አድርጋለች።

መሬቱ በሚያስደንቅ ሁኔታ በቀይ፣ ደማቅ አረንጓዴ እና ቢጫ ቀለማት ተሸፍኗል። በተለያየ ቀለም ባሉት መሬቶች መካከል ጥቁር ሰማያዊ ውሃ ያለባቸው ትናንሽ ኩሬዎች አሉ። ከታች ትልቅ ቡናማ ድንጋይ የአስገራሚውን መልክዓ ምድር ክፍል ይዟል።

አንድ ትልቅ አልጋ ከቀርከሃ ግንድ በተሰራ ፍሬም ላይ ተቀምጧል። አልጋው ነጭ አንሶላ እና ቀይ ቡኒ የሯጭ ጨርቅ ያለው ሲሆን፤ ከላይ በትሪ ላይ ቡና የሚያክል ነገር ተቀምጧል። በሁለቱም ጎን በቀርከሃ የተሰሩ ጠረጴዛዎች ላይ የእንጨት ቅርጻ ቅርጾችይታያሉ።

ካህናት ነጭ ልብስ ለብሰው የዘንባባ ዝንጣፊ ይዘው በነፃነት ለስግደት ጎንበስ ብለዋል። የመንፈሳዊ ነፃነት ሥርዓቱ በታላቅ የሃይማኖት አክብሮት በነፃነት ሲከናወን፣ ከኋላቸው ታቦት የያዙ ቄሶች በነፃነት ቆመዋል። ቀይና ሰማያዊ ነፃነት ዣንጥላዎች የክብረ በዓሉን ታላቅነት ያሳያሉ።

ከጫፍ እስከ ጫፍ ድረስ በከፍተኛ መጠን የተከመረ ደማቅ አረንጓዴ የቃሪያ ክምር ይስተዋላል። ቃሪያዎቹ ትንሽና ረጃጅም ሲሆኑ፣ ትኩስና የሚያብረቀርቅ መልክ አላቸው። በክምሩ ታችኛው ቀኝ ክፍል ነጭ ጨርቅ እና ጥቁር ቦርሳ በትንሹ ይታያሉ።

በክብ አርማ መሀል፣ የበቆሎ እርሻዎች፣ የኢንዱስትሪ ፋብሪካ፣ የሚበርር ርግብና ሶስት የወርቅ ስንዴ አዝመራዎች በግልጽ ጎልተው ይታያሉ። በዙሪያው በአማርኛ "የአማራ ልማት ማኅበር" የሚል ጽሑፍ በእንግሊዝኛም "AMHARA DEVELOPMENT ASSOCIATION A.D.A." የሚል ጽሑፍ ተከትቦበታል።

ቤተ ጊዮርጊስ የሚባለው የላሊበላ መስቀል ቅርጽ ያለው ድንጋይ ላይ የተቀረጸ ቤተክርስቲያን ከላይ ሆኖ ፎቶ ተነሳ። በርካታ ሰዎች በቤተክርስቲያኑ ዙሪያ በክብ ቆመዋል። ብዙዎቹ ምዕመናን ራሳቸውን ከፀሐይ ለመከላከል ዣንጥላ ይዘዋል።

ተማሪዎች በቡናማ እና ነጭ የደንብ ልብስ ለብሰው በመጫወቻ ሜዳ ላይ ሲጫወቱ ይታያሉ። በአሸዋማ መሬት ላይ ባለው ቀይ የመጫወቻ መሳሪያ ላይ እየወጡና እየተንሸራተቱ ሲሆን፣ ትልልቅ ሕንፃዎች ከበስተኋላ በኩል ይገኛሉ።

አንዲት ሴት በቢጫ ክፍል ውስጥ በነጭ ጋዋንና በሰማያዊ ቀሚስ ቆማለች። መሬት ላይ መጫወቻዎችና እንቆቅልሾች ያሉ ሲሆን፤ በዙሪያዋ ደግሞ መደርደሪያዎችና ለመማሪያ የሚረዱ ሥዕሎች አሉ። የ አንድ ትምህርት ቤት መምህር ትመስላለች ።

የኢፌዴሪ ሠራዊት አዲስ የተዋወቁ የደረጃ ምልክቶች ይዘረዝራል። ምልክቶቹ የተለያዩ የአረንጓዴ ቀለም የትከሻ ምልልሶችን ያካተቱ ናቸው። እነዚህም በመስመሮች፣ በኮከቦች፣ በንስር ምስሎች እና በጥቁር ቅርጾች የተገለጹ የወታደራዊ ሹመት ደረጃዎችን ያሳያሉ።

በትራፊክ የተጨናነቀው የአስፋልት መንገድ ላይ ቀይ ኮንቴነር የጫነ ትልቅ የጭነት መኪና ጎልቶ አለ። ከመኪናው ፊት ለፊት መንገዱ በጥገና ሥራ ላይ ያለ ሲሆን፣ የግንባታ መኪናና ሌሎች ተሽከርካሪዎች አሉ። የመንገድ ሥራ ማስጠንቀቂያ ኮኖች መሃል ላይ አሉ።

አትሌት ደፋር የአገርዋን ባንዲራ በሁለት እጆችዋ ዘርግታ በድል ደስታ ፈገግ አለች። ጥቁር የአዲዳስ ስፖርት ልብስ ለብሳ፣ የ"ካርልስባድ 5000" ውድድር መለያዋ በደረቷ ላይ ተለጥፏል። በስተጀርባ ሰዎች፣ ካሜራና የ"ቸኮሌት ባር" ምልክት አሉ።

የእግር ኳስ ጨዋታ መርሃ ግብር ያሳያል። የክለቦች ስሞችና አርማዎቻቸው በሁለቱም በኩል ተዘርዝረዋል። በመካከሉ የጨዋታው ቀንና ሰዓት ተመዝግቦበታል። የሚታዩት ክለቦች ማን ሲቲ፣ ሊቨርፑል፣ ቸልሲና አርሰናል የመሳሰሉ ታዋቂ ቡድኖች ናቸው። መርሃ ግብሩ የተወሰኑትን የጥር ወር ጨዋታዎች ያመለክታል።

በነጠላ ጥቁር ጫፍ የሚጀምርና ወደ ተለያዩ ቅርጾች የሚከፋፈል ባለ ብዙ ቻርጀር ገመድ ቀርቧል። እነዚህ ገመዶች የተለያዩ የኤሌክትሮኒክስ መሣሪያዎችን ለማገናኘት የሚያገለግሉ ብዙ አይነት ማገናኛዎችን ይይዛሉ። ዳራው ነጭ ነው።

ቀድሞ በአገልግሎት ላይ የነበረ ነጭ አውሮፕላን በአረንጓዴ የሩጫ መንገድ ላይ ሲበር ይታያል። የአውሮፕላኑ ጅራት የኢትዮጵያ ባንዲራ ቀለም ያለው ሲሆን፣ ሁለት ፕሮፐለሮች ያሉት ነው። ከበስተጀርባ የተራሮች ሰንሰለት፣ የከተማ ሕንፃዎች እና የአየር ትራፊክ መቆጣጠሪያ ማማ ነው።

ቢጫ፣ ቀይ፣ አረንጓዴ እና ብርቱካንማ ፍራፍሬዎች የተቀላቀሉ የፍራፍሬ ሰላጣ በነጭ እና ሰማያዊ መያዣ ውስጥ ቀርቧል። ከላይ ከአዝሙድ ቅጠል ያጌጠበት ሲሆን፤ ሙዝ፣ ማንጎ እና ወይን ጨምሮ በርካታ ፍራፍሬዎች በግልጽ ይታያሉ።

ጢስ በሚያወጣ ጥቁር የሸክላ ሳህን ላይ የተቆራረጠ ሥጋ (ጥብስ/ትብስ) በፈረንጅ ቃሪያ ተደርድሮ ቀርቧል። ሥጋው በሚሞቅ ማንደጃ ላይ ተቀምጦ ዙሪያው በብረት ሣህን ላይ የተጠቀለለ እንጀራ ተደርድሮ ይገኛል። ከበስተጀርባ ብርቱካን ጭማቂ እና አንድ ሰው አለ።

ጥቅጥቅ ያለ የከተማ መልክዓ ምድር ከብዙ ረጃጅም ሕንጻዎችና ብዙ ትራፊክ ባለው መንገድ ይታያል። አብዛኞቹ ሕንጻዎች ሰማያዊና ነጭ ቀለም አሏቸው፣ ከላይ "አዲስ አበባ" የሚል በነጭ የእንግሊዝኛ ፊደላት ተጽፏል። በግራ በኩል ቅስት ያለው ሕንጻ ጎልቶ ይታያል።

አረንጓዴ፣ ያልበሰለ የሎሚ ፍሬ ጥቅጥቅ ባለ የዛፉ ቅጠሎች መሃል ላይ ይታያል። ቅጠሎቹ ጥቁር አረንጓዴ ቀለም ሲኖራቸው፣ ፍሬው ትንሽ ቀዳዳ እና ጠባሳ አለው። አንድ ትንሽ ነፍሳት በቅጠሉ ላይ ተቀምጧል።

አንድ ነጭ ካፖርት የለበሰ መምህር ክፍል ውስጥ ጥቁር ሰሌዳ ፊት ለፊት ቆሞ ሲያስተምር ተማሪዎች በጠረጴዛዎቻቸው ላይ ተቀምጠዋል። ተማሪዎች የትምህርት ቤት ዩኒፎርም ለብሰው ጭምብል አጥልቀዋል፤ በጎን ደግሞ ትላልቅ መስኮቶች አሉ።

በቀን ብርሃን በተሞላው ክፍት ሜዳ ላይ፣ ብዙ ሕጻናት በአረንጓዴው ሳር ላይ በክብ ተቀምጠው አስተማሪ የሚመስሉን ሴት እያዩ ነው። ሴትዮዋም ከሕጻናቱ መካከል ተቀምጣለች። ከኋላቸው የመጫወቻ ሜዳ እና ሕንፃዎች አሉ።

ባለ ሞቃታማ ቀናት ውስጥ ከፍታ ያለው ባቡር ሐዲድ ግንባታ በመካሄድ ላይ ነው። በሲሚንቶ ምሰሶዎች ላይ የተቀመጠው የባቡር መንገድ በከተማ ሕንፃዎች መካከል ተዘርግቷል፤ ብርቱካናማ የግንባታ ክሬን ከላይ ይገኛል። አንድ ሰው በቀይ ሸሚዝ መሬት ላይ ይራመዳል።

ሁለት አረንጓዴ የፕላስቲክ መክደኛዎች በነጭ ወረቀት ላይ ተቀምጠው አንደኛው አረንጓዴ ፈሳሽ ይዟል። በታችኛው ክፍል ደግሞ ሁለት ቢጫ ወረቀቶች፣ አንድ ሐምራዊ ወረቀት እና የፒኤች ሚዛን መለኪያ ታይተዋል።

ረጃጅም ዘመናዊ የጎዛመን ሆቴል ህንፃ ከተለያዩ ከፍታዎች ጋር አብርቶ ቀርቧል:: በግራጫ መስታወትና በቀይ ቀለም የተዋቀረ ሲሆን፣ ከፊት ለፊቱ መንገድ፣ የአረንጓዴ ተክል ማሳዎችና ጥቂት ሰዎች ይገኛሉ::

የሚያብረቀርቅ ብርቱካንማ ቀለም ያለው፣ ሲሊንደር ቅርጽ ያለው ትልቅ የፕላስቲክ ፈሳሽ መያዣ (ጁስ ማፍሰሻ) ከላይ በኩል ተመሳሳይ ቀለም ባለው ክዳን ተሸፍኗል። ይህ ዕቃ የሚያንፀባርቅ ቡናማ የእንጨት ጠረጴዛ ላይ ተቀምጧል፣ ከበስተጀርባው የጥቁር ወንበር ክፍል በትንሹ ይታያል።

ብርጭቆ ጠርሙስ በመሃል ላይ ተቀምጧል፤ በከፊልም በጽሑፍ በታተመ ወረቀት ተጠቅልሏል። የጠርሙሱ አፍ በሰማያዊ ነገር ተጠቅልሎ ታሽጓል። የበስተጀርባው ክፍል በብዙ ቀለማት እና ሞገዶች የተሰራ ረቂቅ የኪነ-ጥበብ ስራ ነው።

ጥቁር ሰማያዊ ልብስና ሰማያዊ ጥለት ያለው ክራባት የለበሰ፣ ጥቁር ቆዳ ያለው ሰው ንግግር ሲያደርግ መካከለኛ ቀረቤታ አለው። ቀኝ እጁ ማይክሮፎን እንደያዘ አፉ ተከፍቷል። ፊቱ በደንብ በብርሃን ተመቷል።

ደመና ባለበት ቀን የተነሳ የካቴድራል ወይም ትልቅ ቤተ ክርስቲያን የውጪ ገጽታ ነው። ሕንጻው በዙሪያው ከፍ ያለ የድንጋይ አጥርና በመስቀል ያጌጡ ጣሪያዎች አሉት። ከፊት በኩል አንድ ሰው በግንባሩ ተንበርክኮ ሲሰግድ፣ ሌሎች ጥቂት ሰዎች በአካባቢው ቆመዋል።

ቆንጆዋ ወጣት ሴት ባህላዊ የጥጥ ልብስ ለብሳ ፈገግ ብላለች። ከፊት ለፊት የተሠሩ የተጠለፉ ፀጉሮችና አረንጓዴ ነጭ ማሰሪያ ለብሳለች። ትልልቅ የብር ጆሮ ጌጦች፣ የአንገት ሐብልና የጭንቅላት ጌጥም አድርጋለች።

የዛፉ ቅርንጫፎች ጠቆር ያሉ ሲሆኑ፣ በቅጠሎቹና በአበባዎቹ መካከል ደግሞ ቡናማ ፍሬዎች ወይም የደረቁ አበቦች አሉ። ከበስተጀርባው ደብዛዛ ቡናማ፣ ደረቅና ድንጋያማ የሆነ ተራራማ መልክዓ ምድር ክፍሎች አሉ።

ደማቅ አረንጓዴ ቅጠሎችና ጥቅጥቅ ያለ የአበባ ዘለላ ያለው ተክል በቅርበት ቀርቧል። ቅጠሎቹ የተቆራረጡና የተለዩ ናቸው። በአበባው መሀል ላይ ፈዛዛ አረንጓዴ እና ነጭ የሆኑ ቡቃያዎች በብዛት ተጠጋግተው ይገኛሉ።

ከሰማያዊ መኪና ላይ የተጫነ ቢጫ ክሬን ትንሿን "ፋሞስ" የሚል ጽሑፍ ያላትን ወታደራዊ መኪና ለመጫን እየተጠቀመ ነው። ሁለት ሰዎች፣ አንዱ በጥቁር ቲሸርት፣ ሌላኛው በቀይ ቲሸርት፣ በመጫኛው ላይ በመቆም ሥራውን ይከታተላሉ።

የህፃን ልጅ ፀጉር በጂኦሜትሪክ ቅርጽ በጥንቃቄ ተጎንጉኗል። የአበባ ቅርጽ ያላቸው ጌጣጌጦች እና ደማቅ ቀለም ያላቸው ዶቃዎች ተጨምረውበታል። ህፃኗ ነጭ ቲሸርት ለብሳ በሣር ሜዳ ላይ ቆማለች።

ቆንጆ ግራጫና ቡናማ ግርፋት ያለው ድመት ያሳያል። ድመቷ በአልጋ ላይ ተንጋላ፤ በትላልቅ አረንጓዴ ዓይኖች ወደፊት ትመለከታለች። ከፊት ለፊቷ ባለ ብዙ ቀለም የተሠራ አይጥ የሚመስል መጫወቻ አለ። ድመቷን በቅርብ አጉልቶ የሚያሳይ ሲሆን፤ ፍጹም የሆነ የቤት እንስሳ ውበት ያሳያል።

ረጅም የተጠቀጠቀ ጥቁር ፀጉር ያለው ወጣት ሰው የቅርብ ፎቶ ተነስቷል። ወጣቱ ጥቁር ቆዳ ሲኖረው፣ በትኩረት ይመለከታል። ፀጉሩ ትከሻው ድረስ የሚደርስ ሲሆን ከፊሉም ፊቱ ላይ ይወድቃል።

ነጭ የፕላስቲክ ሶስት-አውትሌት መሰኪያ መከፋፈያ (ስፕሊተር) ነው። መሳሪያው ሁለት ክብ ብረታማ ፒኖች ያሉት ሲሆን፣ ሶስት የተለያዩ የሁለት-ፒን መሰኪያዎችን መቀበል የሚያስችሉ ስድስት ቀዳዳዎች አሉት። የኤሌክትሪክ መለዋወጫው በንጹህ ነጭ ጀርባ ላይ ተቀምጧል።

በሳርና አፈር ላይ ትልቅ ጥቁር ሰማያዊ የአልጋ ፍሬም ተቀምጧል። የአልጋው ራስጌና ግርጌ በጨርቅ ተሸፍነው በአዝራሮች ያጌጡ ናቸው። ከበስተጀርባ የተሸበሸበ የቆርቆሮ ግድግዳና አንዳንድ ቤቶች ይታያሉ።

ከአየር ላይ በተነሳው ፎቶግራፍ ላይ በመስቀል ቅርፅ የተቀረፀው የቅዱስ ጊዮርጊስ ቤተ-ክርስቲያን በድንጋይ ጉድጓድ ውስጥ ይገኛል። ቤተ-ክርስቲያኑ በዙሪያው ባሉ አረንጓዴ ዛፎች እና ቁጥቋጦዎች እንዲሁም በቡኒ አፈር እና በድንጋይ የተከበበ ነው።

ወጣት ሴት ባህላዊ የፀጉር አሠራር እና የእርሷን ጉንጭ የሚያጎላ ጥቁር ከርዳዳ ፀጉር አላት። በግንባሯ ላይ በጥልፍ የተሰራ የጌጣጌጥ ማሰሪያ አድርጋለች። ባለብዙ ቀለም ያጌጠ የአንገትጌ ልብስ ለብሳ በፈገግታ ትመለከታለች።

በሁለት ክፍሎች የተከፈለ ሲሆን፣ በቀኝ በኩል የአክሱም ሐውልት በሩቅ አለ። ሐውልቱ ከድንጋይ የተሠራ ሲሆን፣ በላዩ ላይ የተቀረጹ የበርና መስኮቶች ቅርጾች አሉት። በግራ በኩል፣ የሐውልቱ የድንጋይ ገጽታ በቅርበት የተቀረጹ የክብና ካሬ ቅርጾች አሉ።

በላይኛው ረድፍ ላይ አሥር የተለያዩ የኢትዮጵያና የውጭ የቢራ ጠርሙሶች ተደርድረው አሉ። ከታች በኩል ደግሞ ከእነዚህ ብራንዶች የተውጣጡ ጠርሙሶችና አንድ አረፋ የበዛበት ብርጭቆ ቢራ በተደራራቢ ምስሎች ቀርቧል። አጠቃላይ ምስሉ የቢራ ምርቶችን የሚያስተዋውቅ ነው።

የውትድርና ማዕረግ ምልክቶችን ያሳያል። ምልክቶቹ በካኪ ቀለም ላይ ወርቃማ ኮከቦችና የአበባ ቅርጾች አሏቸው። እነዚህ ማዕረጎች በወታደራዊ ልብስ ላይ የሚለበሱ ሲሆን የሰውን ደረጃና ሥልጣን ያመለክታሉ። ማዕረጎቹ በንጹህ ነጭ ጠረጴዛ ላይ ተደርድረው ይታያሉ።

ሰፋ ያለ የተለያየ ቅርጽ ያላቸው የጆሮ ጌጦች ስብስብ ነው። ጌጦቹ በወርቃማ ቀለም፣ ዕንቁዎች እና የሚያብረቀርቁ ድንጋዮች ያጌጡ ናቸው። ከአበባ፣ ከልብ፣ ከዕንጨት፣ ከካሬ እና ከክብ ቅርጾች የተሠሩ ሲሆኑ፣ ለተለያዩ አጋጣሚዎች የሚሆኑ አስደሳች ምርጫዎችን ያቀርባሉ።

በአልጋው ራስጌ ላይ፣ ትልቅ፣ ጥቁርና ፈዛዛ ነጭ ቀለም ያለው የሕንድ ማንደላ ዲዛይን ግድግዳ ላይ ተንጠልጥሏል። በዲዛይኑ ዙሪያ ትናንሽ ቢጫ መብራቶች በረድፍ ተሰርተዋል። ነጭ ትራሶችና አንሶላዎች ያሉት ሰፊ አልጋ ከፊት ለፊት ሲታይ፣ መብራቶች በጎን በኩል አሉ።

መሃል ላይ አንዲት ሴት በነጭ ቀሚስ እና በባህላዊ ሻሽ ተቀምጣለች። ዙሪያዋን አራት ልጆች ከበዋታል፤ ሁለቱ ሴት ልጆችም የኢትዮጵያ ባህላዊ ልብስ ለብሰዋል። ፎቶግራፉ የቤተሰብ ትስስርንና አንድነትን ያሳያል። በቤተሰብ ውስጥ በእናትና በልጆች መካከል ጤናማ ግንኙነት እንዴት ይገነባል?

እጅ በእሾህ የተሸፈነ ፍሬ አነሳስቷል። በሽመና ቅርጫት ውስጥ ለህክምና የሚውሉ የተለያዩ የገጠር እፅዋት ተሰብስበዋል። ሥሮች፣ የአሎ ቬራ ቅጠሎች፣ እና ትናንሽ ፍሬዎች ለባህላዊ መድሃኒትነት የተዘጋጁ ናቸው።

ሰፊና ክብ በሆነ ቡናማ ሳህን ውስጥ፣ አንድ ጥቁር ጠርዝ ያለው የእንጀራ ቁራጭ ተቀምጧል። በእንጀራው መካከል በቢጫና ብርቱካናማ ቀለም የተጎነጎነ ምስር ወጥ ትኩስነቱን እየጠበቀ ቀርቧል። የእንጀራው ጫፎች ከወጡበት ጎን ወደ ላይ ተጠቅልለው ይታያሉ።

በርካታ ተማሪዎች በትምህርት ቤት ክፍል ውስጥ ተቀምጠው ይታያሉ። ብዙዎቹ ልጆች በቀለማት ያሸበረቁ ፊደሎችን ወይም ቁጥሮችን ከራስ በላይ ከፍ አድርገው ይዘዋል፤ አንዳንዶቹም ወደ ካሜራው ይመለከታሉ። ግድግዳው ላይ ትምህርታዊ ፖስተሮች ተለጥፈው ይታያሉ።

የጤና ባለሙያ የምትመስል ወጣት ሴት ጭምብል አጥልቃ፣ ሰማያዊ ጂንስ ለብሳ አትክልት ከሚሸጡ ሴቶች ጋር ትነጋገራለች። ቀይ ሽንኩርት እና ጎመን አጠገባቸው ሲታይ፣ አንዲት ዶሮ በእግረኛ መንገድ ትዞራለች።

በአንድ ቡኒማ የእርሻ መሬት ላይ ብዙ የውሃ መርጫዎች ተከታታይ በሆነ መስመር ተዘርግተዋል። መርጫዎቹ ከሰማያዊ የውሃ ቧንቧ ጋር የተገናኙ ሲሆን፣ ውሃውን በኃይል ወደ ተለያዩ አቅጣጫዎች ይረጫሉ። ዘመናዊ የመስኖ ዘዴ ለወጣትና ለአጭር አረንጓዴ ችግኞች ውሃ ለማቅረብ ያገለግላል።

መካከለኛ ዕድሜ ያለው ሰው ጥቁር ሱፍ እና ቀይ ነጠብጣብ ያለው ከረባት አድርጓል። ሰውዬው ከፍ ባለ ነጭ ወንበር ላይ ተቀምጦ ወደ ቀኝ አቅጣጫ ሲናገር፤ በፊቱ ሁለት ማይክሮፎኖች እና የቲሹ ሳጥን አሉ። ከኋላው ቡናማ የእንጨት ግድግዳ አለ።

ቀይ ቀለም ያለው ትልቅ ትራክተር በእርሻ መሬት ላይ ቆሟል። ትራክተሩ ከኋላው የቀይ ማረሻ መሳሪያ ተያይዞለት ይታያል። ተሽከርካሪው ትላልቅ ጎማዎች ያሉት ሲሆን፣ ዳራው በዛፍና ደመናማ ሰማይ የተሞላ ነው።

ሞላላ ሰማያዊ አርማ በመሃል ላይ በቢጫ ክብ ውስጥ ፋሲል ግቢን የሚመስል ህንፃ ይዟል። በላይ በኩል በአማርኛ እና ከታች በእንግሊዘኛ "UNIVERSITY OF GONDAR" የሚል ጽሁፍ በቢጫ ቀለም ተጽፏል።

በአበባ ያጌጠ ወርቃማ መድረክ ከመጋረጃ ጀርባ ይታያል። ብርቱካናማ፣ ነጭ እና ጥቁር ቡኒ ቀለም ያላቸው አበቦች ቅስት ሰርተው መድረኩን ከበውታል። በአንጸባራቂ ወርቃማ ብረት የተሰራ የበር ቅርጽ ያለው ማስዋቢያ በመሀል ቆሟል። አራት ነጭ ትራስ ያላቸው ወርቃማ ወንበሮች ከፊት ለፊት ተደርድረዋል።

"ከጥቁር ሰማይ ስር" የሚል ርዕስ ከጨለማ፣ ደመናማ ሰማይ ስር ተጽፏል። በሰማያዊ ብርሃን የተዋጡ ሁለት ሰዎች መሬት ላይ ተንበርክከው አንዱ በሌላው ትከሻ ላይ ተደፍቷል። ከኋላቸው የቆመ ሌላ ምስል አለ። ከባድና የናፈቀ ስሜት ይንጸባረቃል።

ሰፊ ነጭ የሪሶ ኮፒ ማሽን በጠረጴዛ ላይ ተቀምጧል። ማሽኑ ጥቁር መቆጣጠሪያ ፓነል እና የተለያዩ አዝራሮች አሉት። ከበስተጀርባ የተቆለሉ ወረቀቶች እና የጥቅልል ካርቶኖች በብርጭቆ መደርደሪያ ላይ ይገኛሉ።

አንዲት ሴት በደማቅ አረንጓዴ፣ ቀይና ቢጫ ቀለም የተዋቀረ ቀሚስ ለብሳ በእንቅስቃሴ ላይ ትገኛለች። እጆቿን በማንሳት በአፏ እየዘፈነች ወይም እየተናገረች ትታያለች፤ ከበስተኋላዋ ቀይና የሚያብለጨልጭ መድረክ አለ።

ሦስት ወንዶች ከመሬት ቤት በሳር በተሠራ ጣራ ስር ተቀምጠው አሉ። ሦስቱም ሰዎች ሰማያዊ ደርብ ለብሰው ሲሆን፣ በቀኝ በኩል ያለው ሰው ነጭና ቀይ የባህል ባርኔጣ (ቁልል) አድርጓል።

ትልቅ ቢጫ ጫኝ ማሽን አፈር ወይም ጠጠር ነጭ የጭነት መኪና ጀርባ ላይ ይጭናል። ሁለቱም ከባድ ማሽኖች በጥቁር አፈር ላይ ቆመው፣ በጠራራ ፀሐይ ሥራ ላይ ናቸው። ታዲያ ይህ የሚጫነው ጥሬ እቃ ለየትኛው ኢንዱስትሪ ነው የሚውለው?

ወፍ በደረቅ ቅርንጫፍ ላይ ተቀምጧል:: አካሉ ደማቅ አረንጓዴ ሲሆን፣ አንገቱ ሰማያዊና ወይንጠጅ ቀለም አለው:: ምንቃሩ ረጅም፣ ጥቁርና ከላይ በኩል ቢጫ ሽፋን አለው:: የበስተጀርባው ክፍል ደብዘዝ ያለና አረንጓዴ ነው::

ጥቁር በሀገረኛ ጥልፍ የተዋበ ልብስ የለበሰች ሴት ወደ ቀኝ ጎን ዞራ ቆማለች። ሴትየዋ ከራስዋ እስከ ልብሷ በወርቃማ ሰንሰለቶች እና በነጭ የአንገት ጌጦች (ካውሪ ሼል) ያጌጠች ናት። በራሷ የምትተማመን ሴት ናት።

ትልቅ ጥልቅ ሰማያዊ ቀለም ያለውና አምስት ሊትር የሚይዝ ፈሳሽ ሳሙና ማስቀመጫ ጆግ ይታያል። የጆጉ አፍ በሰማያዊ መክደኛ የተዘጋ ሲሆን፤ ከጎኑ መያዣ እጀታ አለው። በዋናው አካል ላይ ነጭና ቢጫ ቀለም የተደባለቀበት ክብ መለያ አለ፤ እሱም “ላርጎ” የሚል ጽሑፍን ይዟል።

አንድ አረንጓዴ ተክል በጥብቅ የተጠጋጉና ጥርስ ያላቸው ቅጠሎች ይታያል። ቅጠሎቹ ደማቅ አረንጓዴ ቀለም ያላቸው ሲሆን ከበስተጀርባ ሌሎች ትናንሽ ተክሎች አሉ። ከታች በስተቀኝ በኩል የጭቃና የውሃ መሬት ይታያል።

በመድረክ ላይ ያለች ሴት መነፅር አድርጋ፣ ጥቁርና ነጭ ልብስ ለብሳ ንግግር ታደርጋለች። በአንገቷ የዶቃ የአንገት ጌጥ አድርጋለች። ከጀርባዋ ብዙ ሀገራዊና ዓለም አቀፋዊ የሚመስሉ ባንዲራዎች ተደርድረዋል። በማይክሮፎን እየተናገረች ይመስላል።

ባለሶስት ጥልፍልፍ የከረጢት ቅርጽ ያለው የተጠለፈ ቅርጫት ከነጭ ጀርባ ላይ ተቀምጧል። ቅርጫቱ በዋነኛነት ሐምራዊ እና ሮዝ ቀለም አለው፣ አልፎ አልፎ ሰማያዊና አረንጓዴ ነጠብጣቦች አሉት። ከቅርጫቱ በላይ ሁለት ጠንካራ መያዣዎች ቀጥ ብለው አሉ።

አምስት ሴቶች አረንጓዴ ባህላዊ ልብስና ነጭ ሻሽ ለብሰው ለበዓል ተሰብስበው ነው። ሁሉም ግንባራቸው ላይ የመስቀል ቅርጽ ያለ ሲሆን፣ በዶቃዎችና በአንገት መስቀሎች ያጌጡ ናቸው። ከኋላቸው ብዙ ሰው ያለበት ክፍት ቦታ ይገኛል።

በሺዎች የሚቆጠሩ ወንዶች በረዣዥም መስመሮች ተደርድረው በጋራ ሲጸልዩ ይታያሉ። አብዛኛዎቹ ነጭ ልብስና ኮፍያ የለበሱ ሲሆን፤ በእግራቸው ፊት በቀለማት ያሸበረቁ ምንጣፎች ተዘርግተዋል። ብዙ ጥቁር ጫማዎች በእያንዳንዱ ረድፍ ጀርባ ተከምረዋል።

ብዙ የሙስሊም ማኅበረሰብ አባላት በመስክ ላይ ተሰብስበው የሃይማኖታዊ በዓልን ያከብራሉ። ሁሉም ባህላዊ ልብስ የለበሱ ሲሆን፣ ስብሰባው በስታዲየም ውስጥ እየተካሄደ ነው።

ይህ ክብ አርማ በውጭ በኩል በቀይ እና ሰማያዊ ጽሑፎችና መስመሮች የተሞላ ነው። መሃል ላይ ሰማያዊና ቡናማ እጆች የተደራረቡበት አርማ ሲሆን፣ የ20 ዓመት የምስክር ወረቀትም ተለጥፏል።

በርካታ ሰዎች ሐምራዊ ዩኒፎርም ለብሰው በፋብሪካ ውስጥ ዳይፐር የመስራት ሥራ ላይ ተሰማርተዋል። በአንደኛው እይታ አንዲት ሰራተኛ በፕላስቲክ የታሸጉ ዳይፐሮችን በመያዝ ወደ ግራጫ ኮንቴይነር ውስጥ ስታስገባ ትታያለች። በጀርባ ሌሎች ሰራተኞች እና የማምረቻ ማሽኖች አሉ።

ጉድጉዋድ ሥር የሚታይ ቁጥቋጦ በቅርብ ርቀት ፎቶ ተነሳ። የቁጥቋጦው ቅጠሎች ደማቅ አረንጓዴ ቀለም አላቸው። ከዕፅዋቱ በስተጀርባ ሰማያዊ ቀለም ያለው ትንሽ ቤት ወይም ጥበቃ ቦታ ይገኛል። ዙሪያው በሳር የተሸፈነ ነው።

በርካታ ሠራተኞች ቢጫ የራስ ቁር ለብሰው በትልቅ ጉድጓድ ውስጥ በመሬት ላይ ይሠራሉ። በሰዎችና በአፈር መካከል ትልልቅ ሰማያዊ የሆኑ የውሃ ቧንቧዎች በግልጽ ይታያሉ። ቧንቧዎቹ ተያይዘው ወደ መሃል ሲመጡ፤ አዲስ የሚታከሉ የጥቁር ፕላስቲክ ቧንቧዎች ከፊት ለፊት ወድቀው ይገኛሉ።

በጥቁር መሠረት ላይ የቆመ ዘመናዊ ጠፍጣፋ ስክሪን ቴሌቪዥን አለ። ስክሪኑ ላይ፣ አንድ ትልቅ ጥቁር ዓለት በውሃ ውስጥ ተንጸባርቆ በሰማያዊ የባህር ዳርቻ ላይ ጎልቶ ይታያል። ሰማዩ ብርቱካናማ፣ ሮዝ እና ሰማያዊ ቀለም አለው።

ሦስት ወጣቶች በአረንጓዴ ሜዳ ላይ የተለያዩ ልብሶች ለብሰዋል። መሃለኛው ወጣት ጠመንጃ ይዞ፣ አረንጓዴ ልብስና ቀይ ቀበቶ አለው። በጎን ያሉት ሁለቱ ወጣቶች ነጭ ሻሽና ባህላዊ ነጭ ሸማ በሰማያዊ ሸሚዝ ላይ አድርገዋል።

ብዙ የፕላስቲክ ጠርሙሶችና ሌሎች ቆሻሻዎች በውሃ ላይ ተንሳፍፈው ይታያሉ። ቆሻሻው ከጥቁር ሰማያዊው ውሃ ጋር በተቀላቀሉ አረንጓዴ ቅጠሎችና አልጌዎች መካከል ይገኛል። የውሃ ብክለት መኖሩን በግልጽ ያሳያል፤ ይህም የአካባቢ ችግር መሆኑን ያመለክታል።

በቀይ ብረት መደርደሪያ ላይ የተደረደሩ የተለያዩ ፍራፍሬዎችና አትክልቶች መደብር ነው። የፍራፍሬዎቹ ዝርዝር አናናስ፣ ሐብሐብ፣ ዱባ፣ ሎሚ፣ ማንጎ፣ ቀይ ሽንኩርት እና ቲማቲም ያካትታል። ምርቶቹ በፕላስቲክ ሳጥኖች ውስጥ በደረጃ ተቀምጠዋል።

አንድ ብርማ ቀለም ያለው የቆየ የሻይ ማንቆርቆሪያ በጥቁር ብረት ማገዶ ላይ በእርጋታ ተቀምጧል። ከጎኑ ያለው ሌላ ማንቆርቆሪያ በትንሽ እሳት እየሞቀ ሲሆን፣ ይህም የዕለት ተዕለት ሕይወትን የሚያሳይ እፎይታ ያለበት ትዕይንት ነው።

ከላይ በአረንጓዴ ቀለም ካላቸው ክሮች እና ከመረገጫው ጥቁር ቀለም ካላቸው የላስቲክ ውጤቶች የተሰሩ አንድ ጥንድ ጫማዎች በጥቁር ዳራ ላይ ተቀምጠው ይታያሉ ።

ሦስት የ'አራዳ' መጠጦች ጠርሙሶች በተለያዩ ቀለማትና መለያዎች ጠረጴዛ ላይ ቆመዋል። ከኋላቸው ደግሞ በተመሳሳይ ስም የተለጠፈ ማስታወቂያ የያዘ ጥቁር ባልዲ ተቀምጧል።

ዘመናዊ የቢሮ ቦታ፣ በተፈጥሮ ብርሃን የተሞላ ሆኖ ይታያል። ሁለት ትላልቅ ጠረጴዛዎች በክፍሉ ውስጥ ተቀምጠዋል፤ ዙሪያቸው ጥቁር የቢሮ ወንበሮች አሉ። ጠረጴዛዎቹ ኮምፒውተሮች አሏቸው፤ ከጀርባ ደግሞ ነጭና ሰማያዊ ካቢኔቶች አሉ። ከግድግዳው አንዱ በአረንጓዴ ተክሎች ተሸፍኗል።

ሰማያዊና ሰፊ በሆነ የውሃ አካል ላይ አንድ ሰው በብርቱካናማ ጃኬትና በሰማያዊ ጥምጣም ተቀምጧል። ሰውየው ከቀርቀሃ በተሰራች ትንሽ ጀልባ ውስጥ ሆኖ ቀዛፊ በመጠቀም ውሃውን ይገፋል። ቀዛፊው ከውኃው ሲወጣ የውኃ ፍንጣቂ በግልጽ ይታያል።

በእንጨት በተነጠፈ ወለል ላይ ልዩ ቅርጽ ያለው የእንጨት ወንበር ተቀምጧል። ወንበሩ ጥቁር መቀመጫ ሲኖረው፣ ጀርባው በተጠላለፈ ቡናማ የእንጨት አሻንጉሊት ያጌጠ ነው። ከጎኑ ደግሞ ዝቅተኛና ረጅም ቡናማ የእንጨት ጠረጴዛ ይታያል።

ጠባብና ጨለማ በሆነ ሱቅ ውስጥ ጥቁርና ብርቱካናማ ቀለም ያላቸው የቆዳ ቀበቶዎች ከጣሪያው ተንጠልጥለዋል። በመሬት ላይ ተጨማሪ ቀበቶዎች ተደራርበዋል። በግራ በኩል አንድ ነጭ ሸሚዝ የለበሰ ሰው ጀርባው ወደ ምስሉ አቅጣጫ ዞሯል።

ሰማያዊ ልብስ የለበሱ ሴቶች እጅ ለእጅ ተያይዘው በዝግጅት መድረክ ላይ እየጨፈሩ ነው። ጥቁር ሻሽና ነጭ መቀነት ሲኖራቸው፣ ቀይና ነጭ የጥልፍ ጨርቅ ከጎናቸው ወርዶባቸዋል። ከበስተጀርባ ሰማያዊ ዳራ ላይ የአማርኛ ፊደላት ተጽፈዋል።

2 ሹርባ የተሰሩ ቆንጆዎች ይታያሉ የተለያዩ የአንገት ጌጦች እንዲሁም ወገባቸው ላይ ነጭ ፎታ አስረዋል እና አረንጓዴ ቀሚስ ለብሳለች አንደኛው ደግሞ ቀሚስ ለብሳለች ።

ረዥም መስመር የሆኑ ሰዎች ነጭ ልብስ ለብሰው፣ ነጭ ጥምጥም አድርገው በግንባራቸው ሰግደዋል። ሰጋጆቹ በሁለቱም እጆቻቸው የዘንባባ ዝንጣፊ ይዘዋል። በበስተጀርባ ቀይ እና ሰማያዊ ጃንጥላዎች ያነገቱ የሃይማኖት አባቶች ቆመዋል።

በቀይና በነጭ ምንጣፎች በተሸፈነ ሰፊ የቤተክርስቲያን አዳራሽ ውስጥ፣ በነጭ ባህላዊ ልብስና ጥምጥም የለበሱ ብዙ ሰዎች በመስመር ተሰልፈው ይዘምራሉ። በመሃል ላይ አራት ሰዎች ወለል ላይ ተቀምጠው ባህላዊ የቆዳ ከበሮዎችን እየደበደቡ ሥነ ሥርዓት ያከናውናሉ።

አንድ ሰው የውሃ ቧንቧ ሲከፍት፣ አንደኛው ደግሞ እየጠጣ ነው። ሌሎች ሰዎች በአካባቢው ቆመው ይመለከታሉ። ውሃው ከቧንቧው በኃይል እየተረጨ ነው። በሥር ያለው ጽሑፍ የፕሮጀክቱን ክፍት ያመለክታል። የውሃ ፕሮጀክቶች በገጠር ማኅበረሰቦች ላይ ምን ዓይነት አዎንታዊ ተጽዕኖ ያመጣሉ?

በደረቅ ቡናማ አፈር መካከል የተፈጠረ ጥልቅ ጉድጓድ፣ በውስጡ ትንሽ ውኃ ይፈስሳል። በሁለቱም በኩል ያለው ሜዳ በአነስተኛ ሣር የተሸፈነ ነው። ከበስተጀርባ በዛፎች አቅራቢያ የሚሰማሩ በርካታ ከብቶች አሉ።

አንድ ወንድ ጥቁር አጭር ፀጉር ያለው ሲሆን፤ በሰፊና በትልቅ ፈገግታ ላይ ይገኛል። አንገቱ ላይ የወርቅ ሰንሰለት አድርጓል። ጥቁር ልብሱ ላይ በቀይና በአረንጓዴ ቀለም የተሰሩ ሁለት ቀጥ ያሉ መስመሮች በግልጽ ይገኛሉ። ከኋላው ግራጫማ ሰማያዊ ዳራ አለ።

የብሄራዊ አርማው በቀይ፣ ነጭና አረንጓዴ ሰንደቅ ላይ ተቀምጧል። አርማው መሃል ላይ ሚዛንና ፀሐይን የያዘ ክብ ምልክት አለው። ባንዲራው የአንድን የሀረርን የኢትዮጵያ ክልል ወይም አስተዳደርን የሚያመለክት ሲሆን፣ ቀለማቱ አንድነትን ያሳያሉ።

ጥቁር በሆነ ድስት ውስጥ ጥቁር ቡናማ ቀለም ያለው ወጥ ተቀምጧል። ወጡን ስንመለከት የተላጡ እና የተቆራረጡ እንቁላሎች እንዲሁም በርከት ያሉ የበሰሉ ሥጋ ቁርጥራጮች በላዩ ላይ ይንሳፈፋሉ። በወጡ ውስጥ ከታች በግራ በኩል አንድ የእንጨት ማንኪያ አለ።

ካህናት ቀይና ወርቃማ ልብስ ለብሰው፣ በቀይ ጃንጥላ ተከልለው፣ በባህር ወይም በሐይቅ ላይ በትንሽ ጀልባ ላይ ተቀምጠዋል። ከጀልባው ላይ ታቦት ይመስላል። ከበስተጀርባ በሌላ ጀልባ የቆሙ ሰዎች ይታያሉ።

ትልቅ ቡናማ ድብ አፉን ከፍቶ ጮኾ ይታያል። ድቡ በደረቅ መሬት ላይ ቆሟል፤ ከበስተጀርባው ከፊል ደመናማ ሰማይ እና በተራራማ መልክዓ ምድር ላይ የበረዶ ክምር ይታያል። በ አለማችን ላይ አስፈሪ ከሚባሉት እንስሳት የሚመደብ ነው።

በእጅ የተያዙ የአተር ፍሬዎችን በቅርበት ያሳያል። እጆቹ ብዙ አዲስና ደማቅ አረንጓዴ የሆኑ የአተር ፍሬዎችን ይዘዋል። ከበስተጀርባ የተትረፈረፈ የአተር ወይም የባቄላ ተክል ያለበት ሰፊ እርሻ ይታያል። ሥዕሉ የእርሻውን ምርት ያሳያል።

ብዙ ወጣቶች አረንጓዴ፣ ቢጫና ቀይ ባህላዊ ልብስ ለብሰው በአረንጓዴ ሜዳ ላይ ቆመዋል። እያንዳንዱ ወጣት ነጭ ሻሽና ባህላዊ የሙዚቃ መሳሪያ ይዞአል። ብዙዎቹ ደስታ በተሞላበት ስሜት ፈገግ ይላሉ።

አንዲት ሴት በባህላዊ ነጭ ልብስ እና ጥቁር የራስ ሻሽ ለብሳ በሜዳ ላይ ቆማለች። በስተጀርባ አረንጓዴ ሜዳ እና የተለያዩ ቀለማት ያላቸው እንጨቶች ይታያሉ። ሴትየዋ የተለያዩ የብር ጌጣጌጦች ደርባለች፤ እንዲሁም ባህላዊ ጃንጥላ በትከሻዋ ላይ ደግፋ ይዛለች።

ለምለም ሜዳዎችና የተራራ ሰንሰለቶች ያሉት ሰፊ ገጠራማ ስፍራ ነው። ከፊት ለፊት ቡናማና አረንጓዴ የእርሻ ቦታዎች ሲታዩ፣ በትልቅ ሸለቆ በኩል የአረንጓዴ ሜዳዎች መልክዓ ምድር አለ። ከበስተጀርባ ትላልቅ የተራራ ጫፎች አሉ።

አንድ ሰው ትልቅ፣ ኮን ቅርጽ ያለው እና ከሳር በተሰራ ጎጆ ላይ ሲወጣ ይታያል። ሰውዬው አረንጓዴ ጃኬትና ቀይ ሱሪ ለብሷል። ጎጆው በረጅም አረንጓዴ ሳሮች እና ሙዝ የሚመስሉ ተክሎች መካከል ይገኛል።

አንዲት ሴት እጆቿን ከፍ አድርጋ በአንደኛው ብብቷ ላይ ጥቁር የከሰል ቅባት በሌላኛው ደግሞ ቢጫ የከርሰ ምድር (ቱርሜሪክ) ቅባት ቀብታለች። በጎን በኩል ጥቁር ከሰል እና ቢጫ ከርሰ ምድር ጥሬ እቃዎች በምስሉ ላይ ተጨምረዋል።

ከላይ ቀረብ ብሎ ቡኒና ነጣ ያለ ቀለም ያላቸው በቆለቆለ ሽምብራና ባቄላዎች መከማቻ ያሳያል። አብዛኞቹ ባቄላዎች ነጭ እና አጭር ለምለም ቡቃያዎችን ከጎናቸው አውጥተዋል። ባቄላዎቹ እርጥበት ያላቸውና ያበጡ ሲመስሉ፣ ከበስተጀርባው ጥቂት ቀይ የጥልፍ ንድፎች አሉ።

ስድስት ወንዶች ጎን ለጎን ቆመዋል። በመሃል ላይ ያሉት ሁለቱ ወንዶች ነጭ ባህላዊ ልብስ ለብሰው፣ በቀይ ጃኖ ያጌጡ ናቸው፤ ሌሎች ደግሞ ሱፍና ክራቫት አድርገዋል፤ ይህ ስብስብ በብዛት የትኛው ዓይነት ከፍተኛ ባለሥልጣን ወይም የመንግሥት ቡድን ሊሆን ይችላል?

አራት መለኪያዎች (ሩለሮች) እርስ በእርሳቸው ተደራርበው ተቀምጠዋል። መለኪዎቹ የተለያየ ቀላል ቀለም ያላቸው ሲሆን ከዜሮ እስከ አስራ አምስት ሴንቲ ሜትር ድረስ ምልክት ተደርጎባቸዋል። ጀርባ ላይ የቀስተ ደመናና የካላንደር ምስል አለ።

የሁለት ሴት እግሮች በቅርብ ርቀት ይታያሉ። እግሮቹ በብር ቀለም የተሠሩ የእግር አምባሮች ለብሰዋል። አምባሮቹ ትናንሽ ደወሎች ያሏቸው ሲሆን የእግሮቹ ጥፍሮች ደግሞ በቀይ ቀለም ተቀብተዋል። ዳራው ግራጫማ ሲሆን እግሮቹ ጎላ ብለው ይታያሉ።

የውበት ሳሎን አገልግሎትን የሚያሳይ ጥምር ሥዕል ነው። በቀኝ በኩል አንዲት ሴት የፊት ጭንብል (ማስክ) እና በዓይኖቿ ላይ ሁለት የኪያር ቁርጥራጮች ተደርገውላታል። በግራ በኩል ደግሞ ሌላ ሴት የፊት ላይ እንክብካቤ እየተደረገላት ትታያለች።

ከድንጋይ የተገነባው የአዲስ አበባ ዩኒቨርሲቲ ታሪካዊ መግቢያ በር ይታያል። በበሩ አናት ላይ የአንበሳ ምስሎችና መብራቶች አሉ። ሁለት ሰዎች በመግቢያው በኩል ይገኛሉ።

በአረንጓዴ የሳር ሜዳዎች የተከበበ የድንጋይ ግንብ ከፍተኛ የአየር ላይ እይታ ይታያል። የግንቡ አወቃቀሮች እና የተበላሹ ክፍሎች በወርቃማ የፀሐይ ብርሃን ተመተው ያበራሉ። ከቤተመንግስቱ ጀርባ የመኖሪያ ሕንፃዎች እና ዛፎች አሉ።

ከፍተኛ ጥራት ያለው፣ ጥቁር ቀይ የቢሮ ጠረጴዛና ሶስት ወንበሮች አሉ። ጠረጴዛው በትላልቅ ወንበሮች ፊት ለፊት ሲቀመጥ፣ ከበስተጀርባ ያለውን የመደነቅን ስሜት የሚሰጥ ሰማያዊ ግድግዳ አለ። ወንበሮቹ በወርቃማ ዲዛይንና በቡኒ ጨርቅ ያጌጡ በጣም ደስ የሚሉ ናቸው።

ጠባብ በሆነ የአሮጌ ከተማ መንገድ ላይ የተለያዩ ሕንጻዎችና የቆርቆሮ ጣሪያዎች ይታያሉ። አረንጓዴ እና ቱርኪዝ ቀለም የተቀቡ በረንዳዎች ከፊት ያሉ ሲሆን፣ ጥቂት ሰዎች መሃል መንገድ ላይ ይጓዛሉ።

ክብ ጥለት፣ የጥቁር መሠረትና ደማቅ ቀለማት ቅንጅት፣ የንቅናቄና የሃይል ስሜትን ይፈጥራል። ቀለማቱ (ቀይ፣ ቢጫ፣ ብርቱካናማ፣ ሰማያዊና አረንጓዴ) ከማዕከል ወደ ውጭ በሚዞር ሽክርክሪት ውስጥ ይሰራጫሉ። የሽመናው ጥራት የዕደ-ጥበብን ጥልቀት ያሳያል። ጥለቱ ዘመናዊ ጥበብንና ባህላዊ አሰራርን ያዋህዳል።

አንድ ሰው ብዛት ያላቸውን ድንች ከትልቅ ብረት ገንዳ ወደ ክምር ይገለብጣል። ድንቹ ወርቃማ ቢጫ ቀለም ያላቸውና አዲስ የተሰበሰቡ ይመስላሉ። ከበስተጀርባ ሰማዩ የጠራ ሲሆን፣ የኤሌክትሪክ መስመር ምሰሶዎች አሉ።

ትልቁ ወንዝ በብዛት በጭቃ ውሀነት ከገደል አፋፍ በኃይል ይወርዳል። በዙሪያው ለምለም አረንጓዴ ተራሮችና ቁጥቋጦዎች ከጎኖቹ ታጥበው ይታያሉ። ፀሐይ በደመናማ ሰማይ ውስጥ በብርሃን ጨረሮች ተራሮቹን ታሞካሽታለች።

በርካታ ዘመናዊ የኢንዱስትሪ መጋዘኖችን እና ቢሮዎችን ያሳያል። ሕንፃዎቹ በአብዛኛው ግራጫና ቀይ ቀለም ያላቸው ሲሆን፤ ሰፋፊ በሆኑ አረንጓዴ ሜዳዎች የተከበቡ ናቸው። አንድ ቀይ አውቶቡስ የሚመስል መዋቅር በነጭ የቢሮ ሕንፃ አጠገብ ይገኛል።

ቡናማ የእንጨት ጠረጴዛ ላይ ብዙ ጥቁር አዝሙድ ዘሮች በስፋት ተበትነው ይታያሉ። ከኋላ በኩል ደግሞ ብርቱካናማ ቀለም ያለው ዘይት በብርጭቆ ማሰሮ ውስጥ ተደርጓል። ጥቁሩ ዘር እና ዘይቱ በሰማያዊ አበቦች ዙሪያ ተቀምጠዋል።

ሰማያዊ ልብስ የለበሰ ፖሊስ ግራጫ አጥር ላይ ወጥቶ ይታያል። ሰውዬው በቀኝ እጁ ተደግፎ ወደ ታች እግሩን አውርዷል፤ ጥቁር ጫማ አድርጓል። ከበስተጀርባ ኮንክሪት ግድግዳና ዛፎች አሉ። ሩቅ ላይ ደግሞ የብረት ግንባታ አለ።

በርካታ ወጣት ሴቶች ቀይ ምንጣፍ ላይ በአንድ ረድፍ ቆመው፣ ባህላዊ ነጭና ባለቀለም አልባሳትን ለብሰዋል። ግለሰቦቹ በላያቸው ላይ የኢትዮጵያ ሰንደቅ ዓላማዎች የተሰኩበትን ዘንግ በመያዝ በሰልፍ ላይ ይገኛሉ። ከበስተጀርባ በግንባታ ላይ ያለ ህንጻ እና ሰማያዊ ሰማይ ይታያሉ።

አስቴር አወቀ ቀይ ወርቃማ ሽክርክሪት ፀጉሯን አውዝታ በደማቅ ፈገግታ ፊቷ በብርሃን አብቧል። በትላልቅ ግማሽ ጨረቃ ቅርጽ ባላቸው የጆሮ ጌጦችና በወርቅ የአንገት ሐብል ያጌጠች ሲሆን፤ በራስ መተማመንዋንና ሕይወትን መውደዷን ትገልጻለች።

ሰዎች በባህላዊ የኢትዮጵያ ልብስ ለብሰው በደማቅ ዝግጅት ላይ ቆመዋል። አምስቱ ሴቶች ነጭ ከወርቅና ቢጫ ጥልፍ ጋር ያለውን ልብስ ለብሰው፣ ጌጣጌጥና የፀጉር አሠራር አድርገዋል። በጀርባ ሁለት ወንዶች ጥቁር ጠጉር ያላቸው ወንዶች ደግሞ ተመሳሳይ አይነት ልብስ ለብሰዋል።

አረንጓዴ ቀለም ያለው ከረጢት በሰማያዊ፣ ሮዝ እና ቢጫ የአልማዝ ቅርጽ ባላቸው ጥለት የተጌጠ ነው። በከረጢቱ አናት ላይ በብልጭልጭ ፊደላት “ETHIOPIA” የሚል ቃል በአማርኛ የፊደል ቅርጽ ተጽፎበታል። ከረጢቱ ነጭ በሆነ ዳራ ላይ ቀጥ ብሎ ቆሟል።

አንድ አዛውንት ሰው መድረክ ላይ ሆነው በማይክሮፎን ሲዘምሩ ከትከሻቸው በላይ ይታያል። ነጭ ረጅም እጅጌ ያለው ሸሚዝና አረንጓዴ የትከሻ ሽመልባ የለበሱት ሰውዬ፣ በቀኝ እጃቸው ማይክሮፎኑን አጥብቀው ይዘዋል። የግራ እጃቸው ወደ ጭንቅላታቸው ወደ ላይ ከፍ ብሏል።

የትምህርት ቤት ልብስ የለበሱ ህጻናት በጋራ ማጠቢያ ቦታ እጃቸውን እየታጠቡ ነው። ሁሉም ሐምራዊ ሹራብ እና ነጭ ሸሚዝ ለብሰዋል። ብዙዎቹ ልጆች እርስ በእርሳቸው በየተራ የውኃ ቧንቧዎችን እየተጠቀሙ ሲታዩ የንጽህና ልማድ አካል ነው።

ባህላዊ የትግራይ ዲዛይን በተቀረጸበት ትሪ ላይ የሚያምር የቡና ጀበና፣ የወተት ማፍሰሻ፣ የስኳር ማስቀመጫ እና ስድስት የቡና ሲኒዎች በነጭ ቀለም ተደራጅተዋል።

ጥቁር ቀለም ያለው እጅ ረጅም የመስታወት ብርጭቆ የያዘ ሲሆን፣ ብርጭቆው በጠላ ተሞልቷል። ጠላው እንደ ጠንካራ ሻይ ወይም ቡና የሚመስል ሲሆን፣ የላይኛው ክፍል በብርሃን ምክንያት የጠለቀ ቡናማ ቀለም አለው።

ዘመናዊ የህጻን አልጋ ወይም 'ኮስሊፐር' ከትልቅ አልጋ ጋር ተስተካክሎ ተቀምጧል። የህፃኑ አልጋ ከቀላል ቡኒ እንጨት የተሰራ ሲሆን፣ ትልቁ አልጋው ነጭ አንሶላና የቡኒ ትራስ የያዘ ሲሆን፣ በክፍሉ ወለል ላይ ደግሞ ነጭ ለስላሳ ምንጣፍ ተነጥፏል።

የሽቦ አጥር አጠገብ በረድፍ የቆሙ ሰዎችን ያሳያል። የተለያዩ ዕድሜ ያላቸው ወንዶችና ሴቶች እንዲሁም ህጻናት ይገኛሉ። አንዲት ትንሽ ልጅ ከፊት ለፊት ቆማ ወደ ምስል አንሺው ትመለከታለች። ሁሉም በሽቦው አጥር በኩል ወደ ውስጥ ወይም ወደ ውጭ የሚመለከቱት።

ረጅም፣ ቀጭን እና አረንጓዴ የሆኑ የጤፍ እሾሃማ ዘለላዎች ወደ ላይ ወጥተዋል። በስተጀርባ ጥቅጥቅ ያሉ አረንጓዴ ቅጠሎችና የጨለመ አፈር ይገኛል። እሾሃማ ዘለላዎቹ ነፋስ የተነካ ይመስላሉ።

መሬት ላይ በተዘረጉ የፓፓያ ቅጠሎች ላይ በርካታ ፓፓያ ፍራፍሬዎች ተደርድረዋል። ፍሬዎቹ በአረንጓዴ እና ቢጫ ቀለማት ቅልቅል ውስጥ ያሉ ናቸው፣ አንዳንዶቹ ገና ያልበሰሉ ናቸው። ከታች የሁለት ሰው እግሮች ጫማዎች ጋር የፍራፍሬው አካባቢ ይታያል።

ትልቅ አረንጓዴ የቆሻሻ ማጓጓዣ መኪና ከተማ ውስጥ ባለው አስፋልት መንገድ ላይ ቆሟል። የመኪናው ጎን ላይ በነጭ ባነር የአገልግሎት ስም ተጽፏል። በአካባቢው ደግሞ የጽዳት ሠራተኞች የሆኑ ብዙ ሰዎች በአረንጓዴና ብርቱካናማ ልብሶች ዙሪያውን ከሰበቡት ሲሆን፤ ግራ በኩል አንድ ሰው ይሄዳል።

ዘመናዊ የልብስ ማስቀመጫ ሳጥን ነው። በሮቹ ቀይና ቡናማ ቀለም ያላቸው ሲሆኑ መሃሉ ላይ አግድም ጥቁር መስመሮች አሏቸው። ከፊት ለፊቱ ጥቁር ረጅም ምንጣፍ ተዘርግቷል። ከጎን ደግሞ የእንጨት ወንበርና ረጅም መብራት በብርሃን መስኮት አጠገብ ተቀምጠዋል።

የሰርግ አዳራሽ መድረክ ማስጌጫ ያሳያል። መድረኩ በነጭና ወርቃማ ቀለም ያጌጠ ሲሆን፤ በጀርባው በነጭ አበባዎች የተሠሩ ትልልቅ አራት ማዕዘን ክፈፎች አሉ። በማዕከላዊው ክፍል ወርቃማና ነጭ ሶፋና በጎን ሁለት ወንበሮች አሉ። የጀርባው መጋረጃ በጥቁር ጨርቅ ላይ በሚያብረቀርቁ መብራቶች ያጌጠ ነው።

የገበሬው ሥራ በእርሻ ላይ ሲከናወን ነጭና ጥቁር ፈረሶች ጥቁር አፈር ለመለዋወጥ እንጨት የተገጠመላቸውን ማረሻ እየጎተቱ ነው። ሁለት ሰዎች ማረሻውን በመምራት ሲረዱ፣ ሌሎች በስተጀርባ ቆመዋል።

አንድ ጥንድ ቀይ ቡኒ ስኒከር ጫማዎች በነጭ ጨርቅ ላይ ተቀምጠዋል። ጫማዎቹ የሱፍ ቆዳ ሲሆኑ፣ ጎናቸው ላይ ነጭ መስመርና ወፍራም ነጭ ላስቲክ አላቸው። የጫማ ማሰሪያዎቹ በደንብ ሳይታሰሩ ተንጠልጥለዋል።

በዚህ ቀረብ ብሎ በተነሳ ምስል ላይ ብዙ ብርቱካናማና ደማቅ ቀይ ቲማቲሞች ከእንጨት በተሠሩ ሣጥኖች ውስጥ ሞልተው አሉ። ቲማቲሞቹ በሁለት የፕላንካ ሣጥኖች ውስጥ የተደረደሩ ሲሆን፣ አንዱ ወደ ፊት ዘንበል ብሏል።

ቡናማ የሆነ የእንጨት የክላሲካል ጊታር ሙሉ ቅርጽ ያሳያል። የጊታሩ ፍሬትቦርድና አንገት ጥቁር ቡናማ ሲሆኑ፤ በመቃኛው ጫፍ ላይ ደግሞ ሰማያዊ ሪባን ታስሯል። የድምፅ ማጉያ ቀዳዳው ዙሪያ ጥቁርና ቀይ ክብ ጌጦች አሉት።

ቢጫ ቀለም ያለው ትልቅ አውቶቡስ ጥቁር ሰማያዊ ዳራ ላይ መካከለኛ ስፍራ ይዟል። የኢትዮጵያ ፖስታ አርማና ስም በአውቶቡሱ መሃል ላይና ከላይ ጥግ ላይ ተቀምጧል። ከኋላ በኩል የህንጻዎች ጥላዎች አሉ።

በዚህ ነጭ ዳራ ላይ አሥራ ሁለት የተለያዩ ነጭ የኤሌክትሪክ መሰኪያዎች በአራት ረድፍና በሦስት ዐምድ ተደርድረው አሉ። እነዚህ አነስተኛ የኤሌክትሪክ መሰኪያዎች ለተለያዩ የአለም አቀፍ ደረጃዎች የተዘጋጁ ሲሆኑ፣ የተለያዩ የብረት መጠቆሚያዎችና ቀዳዳዎች አሏቸው።

ጥቁር በሆነ የፕላስቲክ ሣጥን ውስጥ ብዙ ትኩስ ነጭ ሽንኩርቶች በብዛት ተደርድረዋል። ነጭ ሽንኩርቶቹ ንጹህ ሲሆኑ፣ አረንጓዴ ግንድ ያላቸው አንዳንዶቹ ወደ ላይ ወጥተዋል። ሣጥኑ የተቀመጠው ነጭ ከረጢት በሚመስል ነገር ላይ ነው።